ብዙ ሰዎች በተሰላቸ ድካም የሚመጣውን ባቡር ይጠብቃሉ። ባቡሩ መጥቶ ከአጠገባቸው ደርሷል። ሰዎቹም ወደ መጣው ባቡር ለመግባት ተዘጋጅተዋል። ባቡሩ በመሄጃ ሃዲዱ ላይ ነው።

እጅግ በጣም የሚያምር የኢትዮጵያ ካርታ በሎጎው መሃል ላይ፣ አረንጓዴው ካርታ የቡና ጀበና እና ጥሩ የቡና ስኒ አሳይቶ የቡናን ፍቅር ይገልጻል። በዙሪያው ያለው የአማርኛና የእንግሊዝኛ ጽሁፍ የቡናን ታላቅነት ይገልጻል።

ዋው! በጣም የሚያስደንቅና ውብ ምስል! በጠራራ ሰማይ ስር አንድ ትልቅ ወርቃማ መስቀል በድንጋያማ ኮረብታ አናት ላይ ቆመዋል። እጅግ በጣም ብዙ ምዕመናን አስቸጋሪውን ቁልቁለት በታላቅ ፍቅርና ሃይማኖታዊ ስሜት ሲወጡ ደስታን ይፈጥራል።

እረ ሲያስደንቅ! የፓርኩ ምልክት ሲያምር! የኢትዮጵያ ባንዲራ አረንጓዴውና ለምለሙ ስፍራ ሲያስደስት! "አዲስ አበባ መካነ አራዊት" የሚለው ጽሑፍ ደግሞ ያምራል። ወደ አንበሳ ቦታ መሄድ ሲያስጓጓ! ታላቅ ስፍራ!

ይህ የኢትዮጵያ ብሔራዊ መረጃና ደኅንነት አገልግሎት ዓርማ ነው። ሰማያዊ ጀርባ ላይ ነጭ ንስር ክንፉን ዘርግቶ አለ፣ በዙሪያው በሁለቱም ቋንቋዎች የድርጅቱ ስም በነጭ ቀለም ተጽፏል።

አንዲት ሴት የጎን እይታዋ ላይ ጥምዝምዝ እና የተዋጣለት የሆነ የተሠራ ፀጉር (ኮርንሮውስ/ጥፎ) ይታያል። የፀጉሩ መስመሮች ከግንባሯ ጀምረው በስርዓት ወደ ኋላ የተጠመጠሙ ናቸው። ሴቷ አንክ የሚል ንቅሳት እና ጌጥ አድርጋለች፤ ይህም የውበትን እና የልበ ሙሉነትን ስሜት ያንጸባርቃል።

በሺዎች የሚቆጠሩ ተመራቂዎች በጋወንና በኮፍያ ተጊጠው! ይህ ለጥረታቸው ሁሉ ታላቅ ፍጻሜ ነው። ለወደፊት ህይወታቸው ትልቅ ምዕራፍና ታላቅ ተስፋ! እንኳን ደስ አላችሁ!

በአንድ ደረቅ እና ሳራማ አካባቢ ላይ አራት ሰዎች ቆመዋል፤ ሁለቱ ሰዎች ተቃቅፈው ጉንጫቸውን እየተሳሳሙ ነው። ከኋላ የቆሙት ሰዎች ግን ፊታቸውን ጨፍገግ አድርገው መቆማቸው መድከማቸውን ያስታውቃል።

የኢትዮጵያ ባህላዊ ነጭ ልብስ የለበሰች ሴት በውጭ ግድግዳ ተደግፋለች። በቀሚሱ አንገትና እጀታ ላይ ያለው ባለቀለም ጥልፍ የፍቅር ስሜትንና ኩራት ያንጸባርቃል።

በጣም ጥሩ! አፍቃሪ የሆነው ዝግጅት ከልብ ስሜትን ይገልጻል። ቀይና ነጭ የሚያብረቀርቁ ፊኛዎች አስደሳች ጥያቄን በስሜት ተሞልቶ ያቀርባሉ። የተስፋና የፍቅር ትዕይንት ነው!

ሦስት ብርቱካናማ ልብስ የለበሱ አትሌቶች ደስታንና ስኬትን እያሳዩ ወርቃማ ዋንጫዎችን ይዘዋል። ከፊታቸው ደግሞ የ"200,000 ብር እልቴ " ሽልማት ሰሌዳ ይዘዋል ።

የሎጎ ምልክት ነው፣ በግራ በኩል አረንጓዴ ቀለም ያለው ወደ ቀኝ የሚያመለክት የቪዲዮ ማጫወቻ ምልክት አለ። በቀኝ በኩል ደግሞ ጥቁር ሰማያዊ ቀለም ያለው "ረምብል" የሚል ቃል በእንግሊዝኛ በትልቁ ፊደል ተጽፏል።

እጣን ከመሀሉ ብርቱካናማ ቀለም ያለው ከዳር ነጭ ቀለማት ያሉት ከጥጥ ፈትል የሚዘጋጅ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በቅዳሴ እና ፀሎት ሰአት ጥቅም ላይ የሚውል ጥሩ የሆነ መአዛ ያለው ነው።

ንድ ነጭ ትንሽ "ቲ" ፊደል ጥቁር ሰማያዊ አራት ማዕዘን ውስጥ ይገኛል። ጠርዞቹ ክብ ቅርጽ ያላቸው ሲሆን፣ የምልክቱ ቅርጽ የ"ቲምብለር" የማህበራዊ ድረ-ገጽ ትኩረት ተሰጥቶታል።

በወንዝ ዳርቻ በድንጋዮች አጠገብ በርካታ ቢጫ ከሸምበቆ የተሰሩ ታንኳዎች ተደርድረው ይታያሉ። ሰዎች በታንኳዎቹ ዙሪያ በስራ እና በውሃው አጠገብ ተቀምጠው ይታያሉ፤ ይህ ምስል የባህላዊ የትራንስፖርትና የሕይወት መንገድን ያሳያል።

ዋው! የሚያምርና ልብ የሚነካ አርማ። አረንጓዴ ማሳዎች፣ ሰብሎች፣ ሰላምን የምትሰብክ እርግብ፣ ከግብርና ወደ ኢንዱስትሪ የሚደረግን እድገት ያመለክታሉ። ድርጅቱ ለልማት ያለውን ቁርጠኝነት የሚያሳይ ነው። ሲያስደንቅ! ተስፋንና ብልጽግናን ያንጸባርቃል።

አትሌት ቀነኒሳ በቀለ በወርቅ ሜዳሊያና በአበባ ተወክሎ በቁጥር አንድ ተቀምጧል። ከጎኑ ሌሎች ሦስት ሜዳሊያ ያገኙ አትሌቶች አሉ። ይህ ስብስብ በኦሎምፒክ መድረክ ያገኙትን ድልና ኩራት ያሳያል።

ብዙ አይነት አማራጭ ያላቸው በጣም የሚያማምሩ የወርቅ ቀለበሮች በማሳያው ላይ ተደርድረዋል። ቀለበቶቹ የተለያየ ዲዛይን ያላቸው እና ሲታዩም በጣም የሚያምሩ ናቸው።

አንድ ጥቁር መጥበሻ የከሰል ምድጃ ላይ ተቅምጦ በኃይለኛ እሳት ይሞቃል። አንድ ማብሰያ ማማሰያ በውስጡ አሉ። ምድጃው የቆየ እና ጥቁር ነው።

ዋው! እጅግ በጣም ጥሩ እና የሚያስደንቅ የባህል ጌጣጌጥ! ውብ ነጭ ልብስ በቀለማት ያሸበረቀ ጥልፍ እንዲሁም በብር ዶቃዎች እና በብር መስቀል የአንገት ሐብል ደስ ይላል። ሲገርም!

ዋው ሲያጓጓ! በሳጥኖች ውስጥ የተከማቹ ብዙ ቀይ እንጆሪዎች! ደማቅ ቀይ ቀለማቸውና አረንጓዴ ቅጠሎቻቸው ሲያምሩ! ትኩስ የሆኑ ፍራፍሬዎች ለዓይን ደስ ይላሉ። ጣፋጭነታቸው ልብን ይማርካል። ሳጥኖቹ የተደረደሩበት ሁኔታ ሲደነቅ! እጅግ በጣም ጥሩ!

ሰገነት ባለበት መጋዘን ውስጥ እጅግ በጣም ብዙ የሰብል ማዳብርያዎች አሉ። ከረጢቶቹ ከታች እስከ ላይ በውብ ሁኔታ ተደርድረዋል፤ ሰሌን ባለው የጣራ በታች በብዛት ተከማችተዋል። ይህ የተትረፈረፈ ክምችት ለወደፊቱ ታላቅ ዝግጁነትንና እርካታን ይፈጥራል።

ጸጉሯን ጥምዝ የሚባል የጸጉር ስታይል የተሰራች አንዲት ልጅ ፊቷን አዙራ ቆማለች። የዚች ልጅ ጸጉር በጣም ብዛት ያለው እና ርዝመቱ በጣም የሚያምር ነው።

ዋው! ሲያስደስት! የባህር ዳር ከነማ ስፖርት ክለብ አርማ እንዴት ያምራል! በሰማያዊ ዳራ ላይ ያለው ንፁህ ምልክት ሲያስደምም! የጣና ሐይቅና ፏፏቴ ምልክቶች ሲያስገርሙ! የክለቡ ታሪክ ደግሞ ያምራል። ሲያስደስት!

"ታላቅ የውበት ጥግ! ይህ የተፈጥሮ እንጨት ካቢኔት ዲዛይን! ስንት መሳቢያዎች እና መደርደሪያዎች! ንጹህ የሆነው የእንጨት ቀለም ከዘመናዊው የመስታወት በሮች ጋር ተዋህዶ የቅንጦት ስሜት ይፈጥራል! ድንቅ ዝግጅት!"

እጅግ ውብ የድንጋይ መግቢያ ወደ አዲስ ፓርክ 6 ኪሎ አንበሳ ግቢ ያመራል። አንበሳ ቅርጾች በጣም ያምራሉ። የበስተጀርባው አረንጓዴ ዛፎች የሚደንቅ የሰላም ስሜት ይሰጣሉ። ጥርት ያለ ሰማይ ደስ የሚል ቀን መሆኑን ያሳያል።

በአረንጓዴ፣ ቢጫና ቀይ የባንዲራ ቀለማት ያሸበረቀ ነጭ ሸሚዝ የለበሰ ሰው ይታያል። ፈገግታውና ቁመናው ደስታና በራስ መተማመንን ያሳያል። ሰውዬው በሀገሩ ባህልና ማንነት ላይ ኩራት እንዳለው ይገልጻል።

የሚያምሩ፣ ለስላሳ፣ ጥንድ የሕፃን ጫማዎችን ናቸው። ጫማዎቹ በዋነኝነት የሮዝ (ፈዛዛ ቀይ) ቀለም ያላቸው ነው፣ ልስልስ ካለ ሹራብ የመሰለ ጨርቅ የተሰሩ ናቸው። እያንዳንዱ ጫማ ላይ በግንባር ቀደምትነት ጥንቸል የሚመስል ንድፍ በደስታ ስሜት ይታያል።

ዋው! እጅግ በጣም ጥሩ እና የሚያስደንቅ የሰማይ ላይ እይታ! ሰማያዊው ሰማይ በነጭ ደመናዎች ደስ ይላል፣ ከስር ደግሞ ሰፊ መንገድ ከተለያዩ ሕንጻዎችና አረንጓዴ ኮረብታዎች ጋር ይዋሃዳል። ሲገርም!

የሩጫ ጫማዎች፣ በግራጫ እና በደማቅ ብርቱካናማ ቀለሞች ተቀናብረው፣ ንቁ እና አስደሳች (ደስታን) የሕይወት ዘይቤን ያሳያሉ። በስተጀርባ ያለው ትንሽ የቤት ውስጥ ተክል ደግሞ ተፈጥሮን ያላብሳል።

ሁለት ወንዶችና ሁለት ሴቶች ባህላዊ ልብስ ለብሰው በጣም ደስ የሚል ጭፈራ ይጨፍራሉ። በሚያማምሩ ቢጫ ልብሶቻቸው ታላቅ የደስታ ስሜት ሲንፀባረቅ፣ በውብ አረንጓዴ ሜዳ ላይ ናቸው።

ሰላም አውቶቡስ ለኢትዮጵያ ረጅም ርቀት ጉዞ ከፍተኛ ምቾትና ደህንነትን ማምጣቱ እጅግ አስደናቂ ነው! የአየር ማቀዝቀዣ፣ ምቹ ወንበሮችና የመዝናኛ አገልግሎቶችን ከፍተኛ ደረጃ ላይ ማድረጋቸው፣ ጉዞን ከድካም ወደ ደስታ የለወጠ ብልህ አገልግሎት ነው።

ባህሊ የተባለ የኢትዮጵያ ምግብ ቤት በቢጫና ጥቁር ቀለም ያጌጠ እና ሰራተኞች ከካውንተሩ ጀርባ ይታያሉ። ከበስተጀርባ ቴሌቪዥን ላይ የምግብ አይነቶች በምስል ቀርበዋል። የባህላዊ ምግብን መመገብ ደስታን እና ለባህል ፍቅርን ይገልጣል።

ባሕላዊ ነጭ ሻሽና ነጠላ የለበሰች ሴት ፈገግታ ታሳያለች። የቀኝ እጇን አንጠልጥላ በግራ እጇ ደግሞ ሰማያዊና ነጭ ጨርቅ ለብሳ ጉልበቷን ለብሳለች። አርማውና ጽሑፉ "ሕብር ሙዳይ" በአረንጓዴ የጀርባ ሽፋን ላይ በብሩህ ጎልቶ ይታያል።

ቀይና ጥቁር የልምድ ልብስ የለበሱ ብዙ ተማሪዎችና መምህራን ጭምብል አድርገው በስታዲየም ወንበሮች ላይ ተቀምጠዋል። የጥናት ጥረትን እና ኩራትን የሚያሳይ በሰዎች የተሞላ የምረቃ ሥነ ሥርዓት ነው።

የአንድ ወንድ ምስል በቅርብ ተነስቷል፤ ፈገግታው የደስታ ስሜት ያንጸባርቃል። ሰማያዊና ጥቁር የተቆላለፈ ጨርቅ ደርቧል፤ ከበስተጀርባ በገበያ ቦታ ላይ ብዙ ሰዎች እና ከብቶች በደበዘዘ ሁኔታ ይታያሉ።

ዋው! እንዴት ሲያምር! ቀሚሱ ያማረ ሲሆን ሞዴሏ በፋሽን ትዕይንት መድረክ ላይ በመተማመን ትጓዛለች። ቀዩ ጫማዋና ወርቃማው የአንገት ሐብል ለልብሱ ውበት ይጨምራሉ። የሰዎች ጭብጨባ ሲያስደስት!

አንድ ትልቅ ከበሮ የያዘ ወጣት ፊት ላይ ሆኖ፣ በዙሪያው ብዙ ወንዶች ነጭ ልብስ ለብሰው እና አረንጓዴ የትከሻ ልብስ አጥልቀው በክብር ቆመዋል። መሀል ላይ የቆመው ነጭ ልብስና ጥምጣም ያደረገው ሰው እጆቹን አጣምሮ ወደ ፊት ይመለከታል።

ጥቁር ቀለም ያለው ባለ ስድስት መግቢያ ይለው ሶኬት መሬት ላይ ተቀምጧል። የሶኬቱ ገመድ ተጠቅልሎ ተቀምጧል፤ ጫፉ ላይ መሰኪያ አለው፤ ቀይ የማብሪያ/ማጥፊያ ቁልፍም አለ።

ሰማያዊው ታክሲ ጐማዎችን ተጭኖ መሮጡ እንዴት ያደክማል! በጐን የቆመችው ትንሽ መኪና እንዴት ትማርካለች! የንግድ ቤቶች ከበስተጀርባ መታየታቸው ሲያስደንቅ! የጎማዎቹ ክብደት ሲያስጨንቅ! መንገዱ እንዴት ይበሳጫል! በዛፉ አረንጓዴነት መደሰት እንዴት ይገርማል!

አቤት የገበያ ግርግር! የቅመማ ቅመም ከረጢቶች ተደራርበው! ነጋዴው በታላቅ ትኩረት ሸቀጡን ያቀርባል! ለምግብነት የሚውሉ ቅመማ ቅመሞችና እህሎች በብዛት ቀርበዋል! ለቤት እመቤቶች ምርጥ ምርጫ!

ለጥሬ ሥጋ ተዘጋጅተው የተቀመጡት እጅግ በጣም ጥሩ ቀይ ሥጋና ሆድ ዕቃዎች ዋው ሲያምር! በመሃሉ የተቀመጠው ትንሽ ጎድጓዳ ሳህን በቅቤ እና በርበሬ የተሞላ ሲሆን ለመመገብ ዋው ደስ ሲል! ይህም ለባህላዊ የኢትዮጵያ ምግብ ዝግጅት ድንቅ ነው።

ይህ ትዕይንት እጅግ በጣም ብዙ የጽሕፈት መሣሪያዎች በብረት መደርደሪያ ላይ ሲደረደሩ አይተናል። የሰማያዊ መያዣዎች ረድፍና የተቆለሉ ነጭ ወረቀቶች በግልጽ አሉ። በቀለም ያሸበረቁ እስክሪብቶዎች የሚያምር አደረጃጀትን ይፈጥራሉ።

የስፖርት ጋዜጣው ሽፋን ላይ የእግር ኳስ ኮከቦች ሳላህና ደብሮይኔ ሲፋጠጡ ይታያሉ። በአንደኛው ጥግ ሮናልዶ የቁጣ ስሜት በሚያንጸባርቅ መልኩ ሲመለከት፣ የታችኛው ርዕስ ደግሞ ስለ ሻምፒዮንስ ሊግ ጥያቄ በማንሳት መደነቅን ይፈጥራል።

ሰፊ ሜዳ ላይ ባህላዊ ገለባ የጣራ ቤት እና ዘመናዊ ቤት ጎን ለጎን ሆነዋል። ደስ የሚል ሰማያዊ ሰማይና ነጫጭ ደመናዎች፣ እንዲሁም የቁልቋል ተክሎች የተፈጥሮን ውበት ጨምረውበታል።

የመማር ፍቅር! በተማሪዎች የተሞላው የኮምፒውተር ላብራቶሪ ተመልከት! እነዚህ ወጣቶች በቁጭት በኮምፒውተር እየሠሩ ነው፤ የወደፊት ሕይወታቸውን በዕውቀት ለመገንባት በርትተዋል! ይህ አያስደስትም።

በዚህ ምስል ውስጥ በጥቁር ወሰን ውስጥ የተዘጋጀ ቀይ እና ብርቱ የተቀባ ቅርፅ ያላቸው ቅመም ቅርጾች በብዙ መጠን ተደርተዋል። የተቀባ ቀለም እና የተቀባ ቅርጽ የምግብ ፍላጎትን እና የማስተናገድ ደስታን ያሳያል።

የኢትዮጵያ ኦርቶዶክስ የእንጨት መስቀል በጥቁር ዳራ ላይ ጥልቅ እምነት እና ሰላም ስሜትን ያንጸባርቃል። በጥንቃቄ የተቀረጸው ስርዓተ ጥለት ዘላለማዊ ፍቅርን እና መንፈሳዊ መደነቅን ያሳያል።

በአረንጓዴና ወርቃማ እሾሆች የተከበበች ሐመር ያለች አበባ በቅርብ ርቀት ይታያል። የአበባው ቅልጥፍናና ስስ ውበት በከፍተኛ ጥንቃቄ በተከበበ ፍርሃት መሃል ሆኖ ተስፋንና ንጽህናን ይገልፃል።

የተቀመጠው ምስል በፋሽን ትራይ ላይ የተለበሰ ባህላዊ አልባስ የኢትዮጵያን ውበት እና ዘመናዊ ቅንጣትን በቅርጽ ያቀርባል። አንዱ ሞዴል ነጭ አልባስ በቀይ እና በወርቅ ቅርጽ የተሸፈነ ካፕ ተለብጦ በቅንጣት ይዞ በመንገድ ላይ ታይቷል።

አምባሳ ጫማ ፋብሪካ የሚመረጥ ሙሉ በሙሉ የቆዳ ምርት የሆኑ የጫማ ዘሮች ሲሆኑ በጣም የሚያምሩና ሱፍ ጋር የሚለበሱ የጫማ አይነቶች ናቸው። እነዚህ ጫማዎች ለወንድም ለሴትም መለበስ የሚችሉ ዘመናዊ ጫማዎት ናቸው።

የተፈጨ ስጋና ጥቅልል እንጀራ በነጭ ሳህን ላይ ቀርበዋል። የጥሬና የበሰለ አይነት ስጋዎች ተደርድረዋል። የምግብ ፍላጎት ይጨምራል። ዋው! ምግቡ ሲያምርና ሲያስጎመጅ!

በጣም ውብ የሆነው የጥቁር እንጆሪ (ብላክበሪ) ተክል ቅርብ ሆኖ ቀርቧል። ቀይና ብርቱካናማ ፍሬዎች ከአረንጓዴ ቅጠሎች ጋር ተንጠልጥለዋል። አንዳንድ ትልልቅ ቅጠሎች ቀዳዳዎች እና ነጠብጣብ ያላቸው ሲሆን፣ የደስታ ስሜት በሚሰጥ ደማቅ ሰማያዊ ሰማይ ስር ይገኛሉ።

አቢሲኒያ ባንክ የገንዘብ መቆጠቢያ፣ ማስተላለፊያ እና የቆጠብነውን በፈለግነው ሰአት የምንጠቀምበት ዘመኑን የተከተሉ ዘመናዊ መሳሪያዎችን የሚጠቀም ባንክ ነው። ይህ ባንክ ቢጫ ቀለም ያለውን አርማ ይጠቀማል።

የኮሪያ ጦርነት የኢትዮጵያ ቀደምት ተዋጊዎች መታሰቢያ ፓርክ መግቢያ፤ በጥልቅ አረንጓዴ እፅዋት የተከበበ ታሪካዊ ስፍራ ነው። በደጃፉ ላይ የሰላም እና የኩራት ስሜት የሚያንፀባርቁ የአማርኛና የኮርያ ቋንቋ ጽሑፎች ይስተዋላሉ።

ሲያስገርም! ሽማግሌው ሰው መጽሐፍ ሲያነብ ማየት ሲያስደስት! በመንገድ ዳር ብዙ መጻሕፍት መታየታቸው እንዴት ይማርካል! የእውቀት ፍቅር ሲያበራ! የሰውየው ማሰብ ሲያሳዝን! በእርግጥ የንባብ ባህል እንዴት ይደነቃል! የመጻሕፍቱ ብዛት ሲያስደነግጥ!

ኦ አምላኬ፣ እነዚህ ደማቅ የእጅ ሥራዎች የኢትዮጵያን የበለፀገ ባህልና ጥልቅ ጥበብ ያሳያሉ። ዋው! እያንዳንዱ ቅርጫት በህይወትና በደስታ የተሞላ ታሪክ ተሸካሚ ነው።

ምድራዊ አድማስ ላይ፣ ፀሐይ ስትጠልቅ የሰማዩ ብርቱካናማና ወይንጠጅ ቀለም ተራሮችን እየለበሰ ነው። ከፊት ለፊት ባለው ኮረብታ ላይ፣ የጨለማ ምስል የሆኑ የጨላዳ ዝንጀሮዎች በሰላም ተቀምጠው ደመናማውን ሰማይ ይመለከታሉ።

ኦ ወይኔ እንዴት ነው ደስ የሚለው የቦታው መልክዐ ምድር ታምር ነው ፤ ዛፉ ከውኃው ጋር ያለው ከለር አረንጓዴ መሆኑ ደግሞ እንዴት በይበልጥ ሐሴት ያስደርጋል።

ያልጠበኩት ነገር! ይህ አዲስና ንፁህ ነጭ የጁኪ የልብስ ስፌት ማሽን! ጠንካራው የኢንዱስትሪ ማሽን በሥራ ጠረጴዛው ላይ በደማቅ ነጭነት ሲያበራ ዋው!

በርካታ ሰዎች ትልቅና ገዝፎ በሚታየው ደረቅ ተራራ ላይ በጠንካራ ጉዞ ወደ ላይ ይወጣሉ። የሰዎቹ ትግልና ከፍተኛው ተራራ ግዝፈት የድካም፣ የፍርሃትና የብስጭት ስሜትን ይፈጥራል፤ ግን ግብን የመድረስ ጽናትንም ያመለክታል።

ዋው፣ ሲያምር! ይህ የሰርግ ጠረጴዛ አቀማመጥ የፍቅር እና የደስታ ስሜት ይሰጣል። በነጭ አበባዎች የተሞላው ግዙፍ ጌጥና የሻማ ብርሃን የሚያብረቀርቅ ድባብ ፈጥሯል። መጋረጃው ደግሞ ውበቱን ጨምሯል።

ዋው ሲያምር! ወጣቶች በቡና ቤት ውስጥ አብረው ሲዝናኑና ሲጨዋወቱ ደስ ይላል። ቢራ ሲጠጡና ሲበሉ የደስታና የመዝናናት ስሜት ይንጸባረቃል። አብሮ መዋል ሲያምር።

እንዴት ደስ ይላል! የገጠሩ ባህላዊ የቡና ሥነ-ሥርዓት ንፁህ ፍቅርን እና እረፍትን ያንጸባርቃል ። የጭሱ ውበት እጅግ የሚያስገርም መደነቅን ፈጥሯል ።

ትልቅና ወፍራም ዳቦዎች ተደራርበው በቅርጫት ውስጥ ይታያሉ። ዳቦዎቹ ቡናማ ቀለም ያላቸው ሲሆን ከላይኛው ዳቦ ላይ ጥቁር እጀታ ያለው ቢላዋ ተቀምጧል። ከዳቦዎቹ በታች ሰማያዊ ፕላስቲክ ሲኖር በቀኝ በኩል ደግሞ የሙዝ ቅጠል ይስተዋላል።

ሶስቱ ሴቶች በባህላዊ ነጭ ልብስ ለብሰውና በእጃቸው ከበሮ ይዘው አረንጓዴ ሜዳ ላይ ሲጨፍሩ ደስታን ይገልጻሉ። ከበስተጀርባ በግጦሽ ላይ ያሉ ከብቶች ይታያሉ።

ዋው ሲያስደስት! ውብ የመዋኛ ገንዳ በአረንጓዴ ዛፎችና ፀጥ ባለ አካባቢ የተከበበ ነው። ቡናማ ወንበሮች እና ትላልቅ ዣንጥላዎች በገንዳው ዳር ተደርድረዋል። ለዕረፍት በጣም ጥሩ ቦታ! አሪፍ ደስታ!

ዋው፣ ሲያስደንቅ! የጥምቀት በዓል አከባበር በጎንደር ፋሲለደስ ገንዳ ውበት አለው። በዙሪያው በነጭ ልብስ የለበሱ ብዙ ሰዎች በመሰብሰብ ለሥርዓቱ ጸጥታ ሰጥተዋል ። በጨለማው ውስጥ የሻማዎቹ ብርሃን ልብን የሚማርክ መንፈሳዊ ድባብ ይፈጥራል።

በሬስቶራንት ውስጥ እናትና ሴት ልጆች ምግባቸውን እየተመገቡ ነው። የእናቲቱ ጥልቅ ፍቅር እና ትኩረት እጅግ በጣም ጥሩ ነው። ህጻናቱ በጣም ቁጥብ የሆነ፣ የመደነቅ ስሜት ፊቷ ላይ ይነበባል። ምግብ ቤቱ ንፁህና ደስ የሚል ውብ ቦታ ነው።

በትናንሽ ጉትቻዎች የተሞላ ሳጥን ከላይ እስከ ታች ተደርድሯል። በተለያዩ ቅርጾች የተሠሩት ጉትቻዎች የወርቅ ቀለምና የሚያብረቀርቅ ድንጋይ አላቸው። ከነዚህ ልብና አበባ ቅርፅ ያላቸው ጉትቻዎች ይገኙበታል። እነዚህ ጌጣጌጦች መደነቅንና የውበት ፍቅርን ይገልጻሉ።

እነዚህ ብረታማ ምስማሮች የአንድነትና የጠንካራ ሥራ ምልክቶች ናቸው። የመገጣጠም ኃይልን የሚያመለክቱ ሲሆን፣ ጥንካሬያቸው የጽናትን ስሜት ያንጸባርቃል። አስገራሚ የመፍጠር ችሎታ !

ወንዶችና ሴቶች ባህላዊ ልብስ ለብሰው በአንድነት ይጨፍራሉ። ወንዶቹ ነጭ ልብስ ከነጭ ሻሽና ከአረንጓዴ ቀበቶ አድርገዋል። ሴቶቹ ደግሞ አረንጓዴ ቀሚስ፣ ነጭ ቀሚስና ጥቁርና ቢጫ የተመሰለ ሻሽ በጀርባቸው አድርገዋል።

አንድ መካኒክ ሰማያዊ ልብስና የፊት ማስክ ለብሶ በሰማያዊ ባለሶስት እግር ተሽከርካሪ (ባጃጅ) ሞተር ላይ ይሠራል። ተሽከርካሪው በጋራዥ ውስጥ ተነስቶ የጥገና ሥራ እየተከናወነበት ሲሆን፣ ሥራው ትክክለኛ ትኩረት ይጠይቃል።

ምን አይነት ድንቅ ጥበብ ነው! እነዚህ ባለብዙ ቀለም በእጅ የተሰሩ የስፊት ስራዎች ልብን ይማርካሉ! የሰፊቱ ቀለም ውህደት ልዩ ደስታ ይሰጣል!

ዋው ሲያስደንቅ! የኖኅን ታሪክ የሚያሳይ የሚያምር የመስታወት ሥዕል ነው። ደማቅ ቀለሞቹ፣ ቀስተ ደመናውና የመርከቡ ሥዕል ተስፋን ያመለክታሉ። ጥበቡ ሲያስገርም! በእውነት ሲያምር!

ዋው! ትኩስ ፍርፍር ዋው! ጣፋጭ የሚመስል የተፈጨ ሥጋ በአረንጓዴ ቃሪያ ያጌጠ። ከጎኑ ደግሞ የተጠቀለለ የሆነ እንጀራ ተቀምጠዋል። ሲያምር! ይህ የሚያስደስት የትኩስ ምግብ እይታ ነው። እግዚኦ ሲያጓጓ!

በኮረብታማና በአረንጓዴ አካባቢዎች ላይ ክብ ጣሪያ ያላቸው ዘመናዊ መኖሪያ ቤቶች በረጅም ረድፍ አሉ። ቤቶቹ በተፈጥሮ ውስጥ የተገነቡ ሲሆን፣ ከሩቅ ሰማያዊ ተራሮች እና የውሃ አካል አለ።

የኢትዮጵያ ባህላዊ እርሻ የሺህ ዓመታት ጥበብ ነው! በበሬ የሚታረስ ስርዓት፣ ጤፍና ስንዴን ማልማት ድንቅ የሀገራችን ቅርስ ነው። ይህ ጥበብ የብዙኃንን ህልውና ጠብቋል።

ትኩረት የተሰጠው አንድ ክብ ቅርጽ ያለው ቫዝሊን ብሉሲል ቅባት በንጹህ ነጭ ዳራ ላይ ይታያል። ቅባቱ ሰማያዊ ክዳንና ፈዛዛ ቢጫ አካል ያለው እና፣ በላዩ ላይ ነጭ ፊደላት በንጽህና ተጽፈዋል።

የማሆጋኒ ቀለም ያለው ቁም ሳጥን መልክ ያለው የልብስ ማስዋቢያ ቁም ሳጥን መሬት ላይ ተቀምጧል። ከፊት ሙሉ መስታወት ያለው፣ በጎን በኩል ደግሞ ዕቃዎችን ማስቀመጫ መደርደሪያዎችና ከታች ሁለት ትናንሽ መሳቢያዎች እና አንድ በር ያለው ካቢኔት አለው።

የማምንበት ነገር ነው! ይህ ሙሉ የፔርዮዲክ ሠንጠረዥ ምን ያህል ድንቅ ነው! ብረቶች፣ ብረታማ ያልሆኑና መሸጋገሪያ ብረቶች በግልጽ ተከፋፍለዋል! ይህንን ሳይንስ ማየት መደሰት ነው!

በሰፊው ሜዳ መካከል ያለው ዘመናዊ መንገድ ለውጥን ያበስራል። በሰማይ ዳራ ስር ያለችው ከተማ የእድገትን ፍጥነትና የወደፊቱን ብሩህ ተስፋ ይገልጣል። አስደናቂ የስራ ውጤት!

ዋው ሲያምር! ቤተሰብ ወይም ጓደኞች በባህላዊ የቡና ሥነ-ሥርዓት ላይ ዘና ብለው ይታያሉ። አንዳንዶቹ ስልካቸውን ሲመለከቱ ሌሎች ቡና ይጠጣሉ። የአንድነትና የደስታ ስሜት ይሰማል። ሲያስደስት!

እሳተ ጎመራ በሚገኝበት ስፍራ ላይ ዙሪያውን በእሳት ያረረ ድንጋይ ከቦታል። እሳተ ጎመራው መሃሉ ላይ በጣም ቀይ የሆነ ሊፈነዳ የተዘጋጀ እሳትን የያዘ ነው።

ምስሉ በጣም ደስ የሚል እና የምግብ ፍላጎት የሚያስገነግን የኢትዮጵያ ምግቦችን ያሳያል። የተለያዩ ጣፋጭ ወጦች (ደረቅ ቀይ ሥጋ፣ ቀይ በርበሬና አትክልቶች)በጥቁር የሸክላ ሳህኖች ቀርበዋል። ወጦቹ በሙሉ በጥቅልል እንጀራዎች ተከበው ሲቀመጡ፣ ከላይ ያለው ሥጋ በቀይ ሽንኩርትና ቃሪያ በጥሩ ሁኔታ ያጌጠ ነው።

በአንድ የመጽሀፍ የፊት ሺፋን ላይ ትላልቅ ነጭ ዓይኖች ያሉት፣ ቀይ ሸሚዝ የለበሰ ሰው ጭንቅላት በቀይ ብርሃን ተከቧል። ፊቱ ሀዘን ወይም ፍርሃት የሚያንጸባርቅ እና፣ ከሥር "ግራጫ ቃጭሎች" የሚል የሰማያዊ ዳራ ላይ ጎልቶ የወጣ ባለነጭ ጽሑፍ አለ።

በባህላዊ የገጠር መልክዓ ምድር ውስጥ አንድ ትልቅ ቤተሰብ ቆሟል። አባቱና እናቶቹ ነጭ የሽርጥ ልብስ ሲለብሱ፣ ልጆቹ የተለየ ፀጉርና ልብስ አላቸው። በፊታቸው የመተሳሰብና የትሕትና ስሜት ይነበባል።

ዋው! ሲያምር! አቤት የጥበብ ውበት! ኦ አምላኬ! ደማቅ ቀለማትና የሽክርክሪት ቅርፅ የህይወትን ጉዞና የፈጠራን ጥልቀት በሚገርም ስሜትና ኃይል ያሳያሉ ።

ደግ ሴቶች ወታደሮችን በፈገግታና በፍቅር መስተንግዶ ሲመግቡ አቤት ደግነት ። ወታደሮቹ በምግቡና በእንክብካቤው ተደስተዋል ። ዋው ! ደግነትና ፍቅር ሲያምር!

የበሰሉና ቀይ ቀለም ያላቸው ብዙ ፖም በቅርንጫፍ ላይ ተንጠልጥለዋል። ቅጠሎቹ ደማቅ አረንጓዴ ናቸው፣ ቀኑ ፀሐያማ ነው። ከበስተጀርባ ተጨማሪ ፖም በዛፎች ላይ አሉ። የምስሉ ዳራ አረንጓዴ ሜዳ ነው። የሚያምር እይታ አለው።

ዋው ሲያጓጓ! በትንሽ ብርጭቆ ውስጥ ጥቁር ቡና ከላይ አረፋው ደምቆ ይታያል። ብርጭቆው በተሸከርካሪ ሳህን ላይ ከትንሽ ማንኪያ ጋር ተቀምጧል። የቡናው ቀለም ማራኪና ጠረኑ የሚያነቃቃ ይመስላል። በጠረጴዛ ላይ ያለው እይታ ሲያረጋጋ! ሲያስደስት!

እግዚኦ ሲያስደነግጥ! ይህች ጀልባ በሰዎች ተጨናንቃለች ፤ አንዳንዶቹም በባህሩ ውስጥ ይታገላሉ። ትልቅ ፍርሃትና ጭንቀት ይሰማል። ሰዎች የህይወት አደጋ ላይ እንደሆኑ ግልጽ ነው፤ በጣም ያሳዝናል! እጅግ አስጨናቂ ሁኔታ።

ውብ የሆነው ቅዱስ ሥላሴ እጅግ በጣም ጥሩ በሆነ የኢትዮጵያ ሥዕል ቀርቧል። ሦስቱ አረጋውያን የዓለምን ግሎብ በእጃቸው ይዘው፣ ሰማያዊና ቀይ ልብስ ለብሰዋል። ዙሪያውን የሰው ፊት፣ አንበሳና ንስር በፍቅር ተከብበው፤ ይህንን ጥልቅ መደነቅ የሚፈጥር መንፈሳዊ ትዕይንት ይገልጻሉ።

አራት የተለያዩ የሚሪንዳ እና የአፕሊ ለስላሳ መጠጦች በመስታወት እና በፕላስቲክ ጠርሙሶች ተደርድረው ይታያሉ። ደማቅ ብርቱካንማ፣ ግልጽ እና ቢጫ ቀለም ያላቸው መጠጦች ደስታን እና እረፍትን የሚያሳዩ ይመስላል።

በዚህ ምስል ውስጥ ሁለት ግመሎች በድንጋይ እና በሣር የተሞላ መሬት ላይ ቆመው ታይተዋል። የአካባቢው አየር ግራጫ እና በቀን ብርሃን የተቀናጀ ሲሆን፣ የግመሎቹ የሰውነት ቅርጽ እና የህይወታቸው አካባቢ በቅንጣት ተቀምጦ ታይቷል።

ሁለት ባለሥልጣናት የኢትዮጵያ ባንዲራ እና የገንዘብ ሚኒስቴር አርማ ፊት ለፊት ወረቀት እየፈረሙ ነው። ፊርማው **ቁርጠኝነትን** እና ለወደፊት **ተስፋን** የሚያሳይ የትብብር ስምምነት ነው።

ዋው! በነጭ ልብስና በደማቅ አረንጓዴ ኮፍያ ያጌጡ አዛውንት። ፊታቸው ላይ ጥልቅ አሳቢነትና የከበረ ስሜት አለ። የለበሱት የባህል ልብስ ውበቱ ሲያስደንቅ! የእርሳቸው አቋም ክብርና መረጋጋት ወይ ግሩም!!።

የጎዳና ላይ ሻጮች እጅግ በጣም የበሰሉና ውብ ቢጫ ሙዝ በብዛት አቅርበዋል። ብዙ ሰዎች መንገድ ላይ በመታየታቸው ከፍተኛ የንግድ እንቅስቃሴ መኖሩን መገመት ይቻላል።

እረ ሲያስጨንቅ! ደረቅ እና የተሰነጠቀ መሬት ነው ። አዲስ የተተከሉ ችግኞች ረድፍ ላይ ቢሆኑም ውሃ በማጣታቸው ጭንቀት ይፈጥራል። ድርቅ የመሬቱን ለምነት እንዳሳጣው ያስረዳል። በርቀት ትናንሽ ቤቶችና ዛፎች አሉ።

መንገድ ላይ ብዙ ሰዎች በድንጋጤና በፍርሃት እየተሯሯጡ ነው። ከፍተኛ የሆነ ጥቁር ጢስ ከሩቅ በመውጣቱ አጠቃላይ ድባቡ በከባድ ጭንቀት የተሞላ ሆኖአል።

ኧረ ሲያስደንቅ! ቡናማው ወንዝ በጎርፍ የተሞላ ነው ። በወንዙ ላይ ድልድይ እና ከእሱ አጠገብ አስፋልት መንገድ አለ። በዙሪያው ጥቅጥቅ ያለ አረንጓዴ ጫካ አለ ። የተፈጥሮ ኃይል ግርማ ሞገስ ያለው እና ጥንቃቄ የሚሻ ነው። ዋው !

እንዴት ያለ የቅንጦት ቢሮ ነው! ጥቁር ወንበር ያለው ትልቅ ዘመናዊ ጠረጴዛ! ይህ ቢሮ ለስኬት የተሰራ ነው! ከዚህ መስራት እፈልጋለሁ በጣም ያምራል!

አንዲት አትሌት የኢትዮጵያን አረንጓዴ፣ ቢጫና ቀይ ጃኬት ለብሳለች። የወርቅ ሜዳሊያ በአንገቷ ላይ ተንጠልጥሏል። አትሌቷ ሜዳሊያውን በእጇ ይዛ በፈገግታ ደስታንና ኩራትን ትገልጻለች።

ሰዎች እና ሻንጣዎች የጫነች የእንጨት ጀልባ በከፊል ውሀ ውስጥ ሰጥማለች። ተሳፋሪዎቹ በጭንቀትና በፍርሃት ተውጠው፣ አንዱ እጁን አውለብልቦ ለእርዳታ እየተጣራ ነው።

ጥቁር ጀርባ ላይ የኢትዮጵያ ብሔራዊ ባንክ አርማ ተቀምጧል። አርማው በወርቃማ ቀለም በተፃፉ የእንግሊዝኛ ፊደላትና በግርማ ሞገስ በተሳሉ የአማርኛ ፊደላት ተከቧል። የአርማው ዋና ቀለም ጥቁር ሰማያዊ ነው።

ያበበ የጥጥ እርሻ በብዛት በሰፊው ጥጥ ይዟል ። እርሻው እስከ ሩቅ አድማስ ድረስ ያለማቋረጥ ተዘርግቷል ። ሲያስደንቅች! የጥጡ ነጭነትና የስፋቱ ውበት እጅግ የሚያስደንቅ ነው ።

የአቧራ መምጠጫ እና መጥረጊያ መሣሪያ ሙሉ ለሙሉ በነጭ ዳራ ላይ ተቀምጧል። ዋናው መሣሪያ ግራጫማ እና ሰማያዊ ቀለም አለው። ብሩሽ ያለው ቱቦና የብረት መያዣ ከመሣሪያው ጋር ተያይዘዋል። መሣሪያው የጽዳት ተግባሩን ለመግለጽ ቀርቧል።

አንድ ቡናማ ካፕ ያለው ብረት ቴርሞስ በጠረጴዛ ላይ ተቀምጧል። በሚያብረቀርቅ ብረቱ ላይ የአበባ ስዕሎች በጥሩ ሁኔታ ተቀርፀዋል፤ ይህም ለእንግዶች ሙቅ ፈሳሽ በማቅረብ የፍቅርና የእንግዳ ተቀባይነት ስሜትን ይፈጥራል።

በቆዳዋ ችግር የጨነቃት ሴት እና በጎኗ የሚታየው ሙዝ፣ ለተፈጥሮአዊ የፊት ሕክምና ተስፋን ያሳያል። የቆዳ መቆጣትን የማጥፋትና የውበትን ሰላም የመመለስ ጽኑ ምኞት!

አንድ ወንድና አንዲት ሴት በትከሻቸው ተጠጋግተው፣ ፈገግታ ባለው ፊት ወደ ፊት ይመለከታሉ። ወንዱ ደብዛዛ ሸሚዝ የለበሰ ሲሆን ሴትየዋ ደግሞ ካርዲጋን ለብሳለች። ህፃን ልጅ ሮዝ ኮፍያ አጥልቃ ከፊት ተቀምጣለች፤ ከበስተጀርባ ብዙ የሱቅ እቃዎች ተደርድረዋል። የፍቅርና የደስታ ስሜት ያንጸባርቃል።

እግዚኦ ሲያስደነግጥ! መሬት ላይ ብዙ የጦር መሳሪያዎች ሲከመሩ። ረጅም ጥይቶች፣ ተንቀሳቃሽ ሬዲዮዎችና ሌሎች ቁሳቁሶች ኣሉ። ወታደራዊ መሣሪያዎች ሲያስፈሩ! ነገሮቹ ተበታትነው ይገኛሉ። የጭንቀትና የጦርነት ስሜት ይፈጥራል። አስቸጋሪ ሁኔታ።

የአባ ገብረ መንፈስ ቅዱስ ሰል አድኖ እጅግ በጣም ጥሩ እና ዋው ሲያምር! ቅዱሱ በጥሩ ሁኔታ በተቀቡ በቀይ፣ ቢጫና ሰማያዊ ልብሶች ተመስሏል። ጸጉሩና ጢሙ ነጭ ሲሆን በእጁ መስቀልና መጽሐፍ ይዟል። ድንቅ ነው!

ወይኔ! ሲያምር! ይህ ቤት ሰፊ እና ቆንጆ ነው። የሰማያዊ ግድግዳው እና የብረት ቀይ ጣሪያው በጣም ደስ ይላል። በግቢው ውስጥ ያሉት ደረጃዎች እና አበባ ያፈሩት ቁጥቋጦዎች ውበትን ጨምረውለታል። ምቹና ጸጥ ያለ ቤት ይመስላል። ፍቅር ያሸንፋል!

እጅግ በጣም ጥሩ እና የሚያምሩ የኮካ ኮላ ጠርሙሶች በመደርደሪያዎች ላይ ተደርድረዋል። ጥቁር መጠጡን የያዙት ቀይ ክዳን ያላቸው ጠርሙሶች ደስ የሚል እና ማራኪ መልክ አላቸው። ጠርሙሶቹ እኩል ርቀት ተጠብቆ በመቅረባቸው ውብ ቅደም ተከተል ፈጥረዋል።

በትንሽ የመስታወት ጽዋ ውስጥ የተነጠፈ ጥቁር ቡና ከታች ቀይማማ ፈሳሽ ጋር ተደርቧል። ጽዋው በመስታወት ሳህን ላይ የተቀመጠ ሲሆን፣ አንድ የብረት ማንኪያ ከፊት ለፊቱ አግድም ተደርጎበታል። የደስታና የመደነቅ ስሜት ይሰማል።

በቅርብ ርቀት የተነሳው ምስል ደማቅ ቢጫ አበባዎችን በአንድ ሆነው ያስመለክታል። የአበባው አናት በጥቁር ቡናማ ቡቃያዎች የተሸፈነ ነው። ዙሪያው አረንጓዴ ቅጠሎችና ደረቅ መሬት አለ።

እጅግ በጣም ብዙ ምዕመናን በነጭ ልብስ ደምቀው፣ በተከፈተ ስፍራ በትህትና ቆመውና ጎንበስ ብለው ይጸልያሉ። ይህ ታላቅ መንፈሳዊ ድባብ መደነቅንና ሃይማኖታዊ ፍቅርን ይፈጥራል።

ዶክተሩ የታካሚውን እግር በጣም እየመረመረ ነው። ተቀምጦ ያለው ሰውዬ እጅግ በጣም ጥሩ ትኩረት ሰጥቷል። የመርዳት ፍቅርን እና ጭንቀትን ያሳያል። ይህ የሕክምና እርዳታ የሚደንቅ ነው።

በጥቁር ጋውን እና ቀይ ካባ የለበሱ ብዙ ተመራቂዎች ታላቅ ደስታና የእፎይታ ስሜት ተሰምቷቸዋል። የትምህርት ጉዟቸውን በስኬት በማጠናቀቃቸው ኩራት በተሰማቸው አኳኋን፣ አንዳንዶቹ አበቦችን ይዘው ለተመልካች አቀማመጥ ይዘዋል።

ብዙ በቀለማት ያሸበረቁ የተጠላለፉ የሽቦ ስራ 'መሶቦች' እና ቅርጫቶች በእግረኛ መንገድ ዳር ለሽያጭ ተሰድረዋል። ከበስተጀርባ በዛፎች የተከበበ መንገድና ጥቂት ሰዎች አሉ።

በጠዋት ፀሐይ ላይ ከድንጋይ ጠርዝ ዳር ያለው የእግረኛ መንገድ በቆሻሻና በቅጠል ተበታትኗል። ከኋላ በኩል በተነጠፈው መንገድ ላይ መኪናዎችና አንድ ብስክሌት እየተጓዙ ሲሆን፣ የጎዳናው ዳርቻ በዛፎችና ቁጥቋጦዎች ተሸፍኗል።

ብዙ ፈረሰኞች የኢትዮጵያን ሰንደቅ ዓላማዎች ከፍ አድርገው በሰልፍ ሲጓዙ፣ በጣም ደረቅ ሳር የተሸፈነ ሜዳ ላይ ውብ መስመር ፈጥረዋል። ዳር ላይ ደግሞ ተመልካቾች ተሰብስበው እጅግ በጣም ጥሩ ዝግጅት ይመለከታሉ።

አቡነ ኤርሚያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወሎ ሀገረ ስብከት የሚያገለግሉ እጅ ትሁት እና ቅን አባት ናቸው። እኒህ አባት በሁሉም እምነት ተከታዮች ዘንድ የሚመሰገኑ እና የሚወድዱ አባት ናቸው።

እረ ሲያስደንቅ! አንድ ሰው ትልቅ ካርቶን ሲሸከም ይታያል። ክብደቱ ሲያሳስብ! የስራው ጥንካሬና ድካም ሲያሳዝን! ግዙፍ ማቀዝቀዣ በመሸከም ላይ መሆኑ ግልፅ! የሰውየው ጥረት ሲያስገርም! ተባባሪዎችም ይተባበሩ!

ዋው! በጣም ጥሩና የሚያምር የቅንጦት ባር! የእንጨት አሞሌው እጅግ በጣም ያማረ ሲሆን፣ ከመስታወት የተሠራው የጣሪያ መደርደሪያ አለው። የብርሃንና የቅንጦት ውህደት ለቦታው ታላቅ ደስታንና የሚያምር ስሜት ያንጸባርቃል።

የኢትዮጵያ አረንጓዴ ገጽታ እኮ ልብን የሚመስጥ ተዓምር ነው! እንደ ሰሜን ተራሮች ገደላማ ውበት ወይም እንደ ባሌ ተራሮች ያለው ለምለም ጫካ ውበት በዓለም ላይ የትም አይገኝም። ይህን ያህል የሚያስደምም አረንጓዴ ሀብት መኖሩ ለሀገራችን ትልቅ በረከት ነው!

የሚያዩት ምስል በነጭ ጀርባ ላይ የተቀመጡ ሁለት አረንጓዴ 7አፕ መጠጦችን ያሳያል። በግራ በኩል፣ አረንጓዴ የብርጭቆ ጠርሙስ ሲታይ፣ በቀኝ በኩል ደግሞ ተመሳሳይ ቀለም ያለው የፕላስቲክ ጠርሙስ አለ።

ዋው ውበት! ይህ በደማቅ ቀለም ያሸበረቀ ክፍል ታላቅ ደስታንና አስደናቂ መደነቅን ያሳያል። የፈጠራ ሥራው ፍቅርን እና ብሩህ ተስፋን ይገልጻል ።

አንዲት ቆንጆ ሴት በተፈጥሯዊ ጥቁር ፀጉሯና በነጭ ባህላዊ የጥጥ ልብሷ ተክዛ ትታያለች። አንገቷ ላይ የሰቀለቻቸው በርካታ የወርቅ መስቀሎችና ትልቁ ብር ጌጥ ጠንካራ የውበትና የኩራትን ስሜት ፈጥረዋል።

በርካታ መጻሕፍት በአንድ መደብር ውስጥ በተደራጀ መንገድ በደስታ ተደርድረው ይታያሉ። በግንባር "ዮቶር መጽሐፍ መደብር" የሚል ጽሑፍ አለ፤ በርካታ የአማርኛ እና የእንግሊዝኛ መጻሕፍት ከላይ እስከ ታች ይደረደራሉ። ከነዚህም መካከል በርካታ ተመሳሳይ የሽፋን ንድፍ ያላቸው "ሰሙር" እና ሌሎች መጻሕፍት ይታያሉ።

በነጭ ጀርባ ላይ የሚታየው የኩዎራ (ቋራ) ድረ-ገጽ ስም በደማቅ ቀይ ቡናማ የእንግሊዝኛ ፊደላት ተጽፏል። ፊደሎቹ ሁሉም በትልቁ ተጽፈው በትኩረት ቀርበዋል።

ኧረ ሲያስደንቅ! የሀገር መከላከያ ኃይል አርማ እንዴት ደስ ይላል! ጥንካሬን የሚያሳዩ ክንፍና መሳሪያዎች ከሀገራችን ባንዲራ ቀለማት ጋር ሲያምሩ! ክብሩና ጥበቃው ያስደምማል! ሰላም ለሀገራችን!

ውይ! እንዴት ያለ አረንጓዴ የሎሚ ፍሬ ነው! ገና ያልበሰለ ቢሆንም! ቅጠሎቹ እንዴት ያማሩ ናቸው! አሁን ብበላው ምንኛ ጎምዛዛ እና አሪፍ ይሆናል!

በወንዝ ዳርቻ ላይ ለም መሬት ላይ በእንክብካቤ የሚሰሩ ገበሬዎች! ይህ ጠንክሮ የመስራት ውበት የሕይወትን ትግልና የምድርን ልግስና ይገልጻል። የብሩህ ተስፋና በረከት!

የኔ ጀግና! በትልቅ የግሪን ሃውስ ቤት ውስጥ ይህ ሰውዬ ችግኞቹን በታታሪነት ያጠጣል! ይህን ያህል ሰፋፊ ተክሎችን ሲንከባከብ መመልከት በጣም ደስ ይላል!

አንድ ወጣት በብርቱካናማ ሸቲሸርት ለብሶ አህያ የጫነውን ጋሪ እየመራ ይሄዳል። በጋሪው ላይ የተጫኑ አምስት ትልልቅ ቢጫ ጀሪካኖች አሉ። አራት ልጆች ጋሪውን ከኋላና ከፊት ይገፋሉ።

ለአንድ ክብረ በዓል ነጭ መጋረጃዎችና ወርቃማ መጋረጃዎች በሚያብረቀርቅ ሁኔታ ተሰርተዋል። በስተመሀል ብዙ ቀለም ያላቸው ባህላዊ ቅርጫቶችና "ሽምግልና" የሚል ጽሑፍ ተሰቅሏል። አረንጓዴ ምንጣፉ የደስታንና የአቀባበልን ስሜት ያንጸባርቃል።

በመደርደሪያ ላይ የተለያዩ የሕፃናት ዳይፐር እና የወተት ዱቄቶች ተደርድረዋል። በላይኛው ክፍል ላይ የሕፃን ምስል ያለበት ሰማያዊና ቀይ ጥቅልሎች ጎን ለጎን ቆመዋል። ከታች የወተት ዱቄቶች በእንጨት መደርደሪያ ላይ አሉ።

በከተሞች አካባቢ የሚሰሩ መሰረተ ልማቶች ለሰው ልጅ ተስማሚ እና ለአገልግሎት ምቹ ናቸው። ከእነዚህም መሰረት ልማቶች ውስጥ ዘመናዊ የኮሪደር ልማቶች እና ትላልቅ ፎቆች ተጠቃሽ ናቸው።

የምግቦቹ ውበት ሲያስደንቅ! ወይኔ ደስታ! ሴትየዋ የሚያምር ባህላዊ ምግብ በትላልቅ መሶቦች ላይ በብቃት ታዘጋጃለች። የምግቡ ብዙ ዓይነት ቀለማት እና አቀራረብ ፍቅርንና ጥበብን ያሳያል። እግዚኦ! የምግብ ፍላጎትን የሚከፍት ድንቅ ምስል!

ይህች ባለብዙ ቀለም ወፍ በውበቷ አድናቆትን ትሰጣለች። የላባዋ ብሩህ ሰማያዊነት ከጥቁሩ ምንቃሯና ከብርቱካናማው ደረቷ ጋር ሲጣመር ድንቅ እይታን በግልጽ ያሳያል።

መነጽር ያደረገው ሰውዬ ብስጭት የሌለበት ፈገግታ፣ ትኩረት እና መተማመን ባለው ሁኔታ ጥቁር ሱፍ፣ ነጭ ሸሚዝ ለብሶ ይታያል፤ ይህም የሙያዊነትን ስሜት ያንጸባርቃል።

ቢጫ የደንብ ልብስ የለበሱ በርካታ ተማሪዎች በትምህርት ክፍል ውስጥ በተከታታይ ጠረጴዛዎች ላይ ተቀምጠዋል። ፈተናውን ለመስራት በከፍተኛ ቁርጠኝነት ወደ ወረቀቱ ጎንበስ ብለው ይጽፋሉ።

ውይ! በመደነቅ! ይህ እንዴት ያለ ውብ እና ግርማ ሞገስ ያለው ቁምሳጥን ነው! ሙሉ መስታወትና የልብስ መስቀያ መንጠቆ ያለው ሲሆን ቡናማው እንጨት ያምራል።

ጠቆር ያለ የካሮት ዘይት በመስታወት ማሰሮ ውስጥ ይታያል፤ ጥቁር አዝሙድ ደግሞ በእንጨት ማንኪያና በጎድጓዳ ሳህን በብዛት ተቀምጧል። ጥቂት ደማቅ ሰማያዊ አበቦች ተረጭተው ውበት ሲሰጡ፣ በጨለማ የእንጨት ጠረጴዛ ላይ ተቀምጧል።

ዋው! ሲያስደስት! ባለ ብዙ ቀለም ያላቸው ማርከሮች ተደርድረው ሲያምሩ! ደማቅ ቀለማት ሲያስገርም! ለመጻፍና ለመሳል እንዴት ያጓጓሉ! ሲያምሩ! እነዚህ አዲስ ማርከሮች በጣም ደስ ይላሉ። ሲያስደምም!

ጥንታዊ የሆነው ሰማያዊ ቀለም ያለው ሞባይል ስልክ በዛፍ እንጨት ዳራ ላይ በትዝታ እና በመደነቅ ስሜት ተቀምጧል፤ ይህም የፍቅር እና የሰላም ጊዜን ያመለክታል።

ወይኔ! ደረቅ ቤት አጠገብ፣ አንድ ትንሽ ልጅ ነጭ ቀሚስ ለብሳ ተቀምጣለች። የሚያሳዝን! ልጅቱ ባዶ መሶብ ይዛ መሬት ላይ ተቀምጣለች። ጭንቀት! በዙሪያው ምንም ነገር የለም። ዋይ! ብስጭት!

ትምህርትን በመውደድ የተደሰተች ትመስላለች። ብርቱካንማ ቲሸርት የለበሰችው ትንሽ ልጅ በፈገግታ የጥቁር ሰሌዳ ላይ በትላልቅ ነጭ ፊደላት ፊደሎችን በጠመኔ እየጻፈች ነው። ጀርባዋ ላይ ያለው ጥቁር ሰሌዳ እና የአፈር ግድግዳ የመማሪያ ክፍሏ ነዉ።

በደማቅ ሰማያዊ የፌደራል ፖሊስ አርማ ላይ፣ የወርቅ ሚዛንና ኮከብ ፍትህንና አገልግሎትን ያመለክታሉ። በዙሪያው የተጻፉት የአማርኛና የእንግሊዝኛ ቃላት በህግ የመተማመንና የደህንነት ጠንካራ ስሜት ይፈጥራሉ።

ሱቅ ውስጥ የተደረደሩ የተለያዩ የሕፃናት ወተቶችና ሌሎች ምግቦች ለህፃናት ፍቅርና እንክብካቤን ያሳያሉ። ሰማያዊ፣ ቢጫና ቀይ ማሸጊያዎች የተሞሉትን መደርደሪያዎች በተስፋ ስሜት የተሟሉ ምርቶችን ይዘዋል። የህጻን ልጅ ቀለቦች ናቸው።

አይገርምም! የአፍሪካ ሰጎን ቅርፃቅርፅ ሲያዩ! ረዥም አንገት ያለው የሰጎን ሐውልት። ሐውልቱ በሣር ሜዳ ላይ ባለው መሠረት ላይ ቆሟል። ከበስተጀርባ አረንጓዴ ዛፎችና አግዳሚ ወንበሮች አሉ። የቅርፃቅርፁ ግርማ ሞገስ ያስደንቃል።

በጣም ቆንጂየ ሞዴል ስትሆን ፀጉራን ሹሩባ ተሰርታለች ከላይ የደረበችው ነጭ ነጠላ ደግሞ ከሸማ የሚዘጋጅ ለቤተ ክርስቲያን ስንሄድ የሚልበት የነጠላ አይነት ነው። ውድ የሆነውን የወርቅ ጌጣጌጥ ደግሞ አንገቷ ላይ አድርጋለች።

ቡናማ ወንዝ በሁለት አረንጓዴ የደን ዳርቻዎች መካከል ይፈሳል። ጠባብ ድልድይ ወንዙን ያቋርጣል። የአስፋልት መንገድ በግራ በኩል በሣር ክዳን በኩል ወደ ፊት ይዘልቃል። ከባድ ደመና የሞላበት ሰማይ መረጋጋትንና የተፈጥሮን ውበት ያስረዳል።

አንድ ሰው መነጽር አድርጎ፣ ክራቫትና ፈካ ያለ ጃኬት ለብሶ በሰከነ መልኩ ቀና ብሎ ይመለከታል። ፊቱ መረጋጋትን፣ ልበ-ሙሉነትን እና ትኩረትን በሚያሳይ መንገድ ቁርጠኝነት አለው።

ጎረድ ጎረድ እኮ የኢትዮጵያ የምግብ ባህል ልዩ ውበት ነው! ጥሬ ስጋን በመክተፍና በቅመም በመቀመም ያለውን ጣዕም በድፍረትና በልዩ ጥበብ ማቅረቡ እጅግ አስደናቂ ነው። ይህን ምግብ ከአዋዜና ከእንጀራ ጋር ሲቀርብ ማየት የሀገራችንን የምግብ ልዩነት አደንቃለሁ።

ታላቋ ሯጭ ጥሩነሽ ዲባባ የድል ደስታን በፈገግታ ስትገልጽ! እጆቿን ወደ ላይ ከፍ አድርጋ፣ የኢትዮጵያን ባንዲራ ቀለሞች ለብሳ፣ የአትሌቲክስን ግርማና ብሔራዊ ኩራትን ታበስራለች።

እጅግ በጣም ጥሩ የሚመስሉ የወርቅ ጆሮ ጌጦች በተለያዩ ቅርጾች በጣም ውብ በሆነ ቀላል ቡኒ ሳህን ላይ ተዘርግተዋል። ከእነዚህም መካከል የተጠመጠሙና በእንቁ የተሰሩ የሚያምሩ ጌጣጌጦች ጎልተው ተቀምጠዋል። አንድ የእንቁ የአንገት ሐብል ደስ የሚል የቅንጦት ስሜት ይፈጥራል።

ዋው ሲያምር! የብረት ማንኪያ በጠጠር ባለ ጠረጴዛ ላይ ሲያበራ! ንፁህነቱና አንፀባራቂነቱ ሲማርክ! ለምግብነት ሲያጓጓ! የጠረጴዛው ቀለም ሲያስደስት! ይህ ሁሉ ዝግጅት ግሩም!

በጣም የሚያሳዝን ሁኔታ ዋው፣ እጅግ በጣም ጥሩ እና ሥርዓታማ! ጥቁር ልብስ የለበሱ ሴቶች ረዥም መስመር ይዘዋል። አብዛኞቹ በሂጃብ ራሳቸውን የሸፈኑ ሲሆን፣ አንዷ በቀይና ነጭ ቀሚስ ታይታለች። በስተጀርባ በብርሃን አዳራሽ ውስጥ ወንበሮች ይገኛሉ። የሚያስደንቅ የሰዎች ስብስብ!

በርካታ ዓይነት ፍራፍሬዎች በጎጆ ቤት ውስጥ ተከማችተዏል። አረንጓዴ፣ ቀይ፣ ብርቱካናማ እና ቢጫ ፍራፍሬዎች ጎን ለጎን ተደርድረዋል። የወይን፣ የማንጎ እና የአፕል ስብስቦች በደስታ ተከምረዋል።

በአንድ ትልቅ የዋርካ ዛፍ ሥር የሚገኘው ይህ የድንጋይ ግንብ ጥንታዊና የብቸኝነት ስሜት ያንጸባርቃል። በሰላማዊው ወንዝ ዳር ቆሞ፣ ያለፈውን ታሪክና ምስጢር ይናገራል። አስገራሚ የአርኪዮሎጂ ውበት!

አንድ ለየት ያለ የመጥረጊያ አይነት ቆሟል። መጥረጊያው አሰራሩ ለየት ያለው ነው። ይህም የራሱ የሆነ የቆሻሻ ማፈሻ ያለው እና ለማራገፊያነት የሚሆን አብሮ የተሰራ ቦታ ያለው መሆኑ ለየት ያለ እንዲሆን አድርጎታል።

የተከበሩት አቶ ደመቀ መኮንን እና ፕሬዝዳንት ሳህለወርቅ ዘውዴ በአንድ ስብሰባ ላይ በጥሞና ሲነጋገሩ ይታያሉ። ሁለቱም ጥቁር ልብሶችንና መነጽር አድርገዋል፤ ከፊታቸውም "ኢትዮጵያ" የሚል ቃልና የአፍሪካ ካርታ ያለው ሰነድ አለ። ትኩረታቸው ጉዳዩ ላይ ያለውን ቁም ነገር ያሳያል።

በአንድ ቦታ ላይ የመድፍ መሳሪያ ቆሟል። አካባቢውም በጭስ እና በአቧራ ታፍኗል። የተወሰነ ቦታዎች ላይ የሚቀጣጠል እሳት አለ። አየሩ በጭሱ የተነሳ ጉም ፈጥሯል።

በርካታ የደንብ ልብስ የለበሱ ወታደሮች በሕዝብ መንገድ ላይ ሲዘምቱ ይታያሉ። ወታደሮቹ ሰማያዊና ነጭ ካሜራ ልብሶችን ለብሰው ጠመንጃ ይዘዋል። የብረት ኮፍያ ያደረጉ ሲሆን ነጭ ቀበቶ ይታሠራሉ።

ጉጉትና ብስጭት በአንድ ጊዜ የሚሰማበት የእግር ኳስ ሜዳ ትዕይንት ነው። ቢጫና ብርቱካናማ ማልያ የለበሱ ተጫዋቾች ኳሱን ለመቀማት ከነጭ ማልያ ከተጫዋች ጋር በፍጥነት ሲፋለሙ ይታያል። ይህ ትዕይንት የጨዋታውን ውጥረትና ተጋድሎ በግልጽ ያሳያል፤ ተመልካቾች በደስታ ይከታተላሉ።

ጋዜጣው 'አድዋ' በሚል ርዕስ ከሁለት ታሪካዊ ሰዎች ምስል ጋር ቁጣን የሚገልጽ ትልቅ ጽሑፍ ይዟል። ቀይና ነጭ ቀለሞች በገጹ አናትና ታችኛው ክፍል ላይ የበላይነት ወስደዋል፤ ከግርጌ መጸየፍን የሚገልጽ አጭር የጋዜጣ ርዕስ ተጽፏል።

ፋሽን ልብሶች የለበሱ ረዣዥም የማሳያ አሻንጉሊቶች ከሱቅ ውጭ ተሰልፈዋል። ሰዎች በጠባብ የእግረኛ መንገድ እየሄዱ ነው። ከበስተጀርባው የከተማ ህንጻዎች አሉ ።

ደማቅ ቢጫ የመከላከያ ልብስ የለበሰ የንብ አናቢ ሰውዬ፣ አረንጓዴ በሆነ ክፍት ቦታ ላይ በኩራት ቆሟል። ሰውዬው ንብ የማነብ ፍቅርንና ደስታን እየገለጸ፣ ፊቱን በነጭ መረብ ጠብቋል። ከበስተኋላው ቢጫ ቀፎዎች በሸራ ጣራ ስር በመስዋዕትነት ተቀምጠዋል።

የተቀመጠው ምስል በአንድ የህዝብ እንቅስቃሴ ወይም በአንድ የተደራጀ ሰልፍ ውስጥ የተካተቱ ሰዎችን በቅርጽ ያቀርባል። ብዙ ሰዎች በኢትዮጵያ ባንዲራ እና በክልላዊ ባንዲራዎች ተደጋጋሚ ቆመው በቅንጣት ተሳትፈዋል።

ሽንኩርት ማለት የምግብ ንጉስ ነው! ያለሱ ምንም ነገር አይጣፍጥም፤ የእያንዳንዱን ወጥ መሰረት ነው። ዓይን ቢያስለቅስም፣ ለጣዕሙ ግንባር ቀደም ነው። ድንቅ የምግብ አጣፋጭ!

ቀለም ያላቸዉ ልብሶች የለበሱ ሴቶች ጭቃማ በሆነ የውኃ ማሳ ውስጥ ወገባቸውን ዝቅ አድርገው ሩዝ እየተከሉ ነዉ፤ ይህም ከፍተኛ ጥረትንና ትጋትን ያሳያል። በአድካሚ የጋራ ሥራቸው በኩል የሕይወት ተስፋና ጥንካሬ ይንጸባረቃል።

የሚያምሩ ጥቁር ስኒከር ጫማዎች በምደነቅ ሁነታ ይቀርባሉ፤ ለመሮጫነትም ሆነ ለዕለት ተዕለት አገልግሎት ያገለግላሉ። ጫማዎቹ ጥቁር መረብ ነጭ ወፍራም ጎማ እና ግራጫ ምልክት አላቸው። ሁለቱም ጫማዎች በግራጫ ምንጣፍ ላይ ተቀምጠዋል።

ትግራይ ሕዝብ በድንጋይ የተገነቡት ባህላዊ ቤቶች ሒድሞ ውበታቸው እየታየ ብቻ የሚደነቅ አይደለም። ይልቁንም በቅርቡ በተከሰተው ጦርነት በርካታ ቤቶች ወድመዋል፤ ብዙዎችም የመኖሪያ ቤት ለመስራት የሚበቃ ገንዘብና ድጋፍ አጥተዋል። የራሳቸው ምቹ ቤት ለመስራት ያለባቸውን ችግር ሳስብ ያሳዝነኛል።

ኔትፍሊክስ እኮ ዓለምን በሙሉ ወደ ቤታችን የሚያመጣ አስደሳች መድረክ ነው! በየትኛውም ሰዓት የፈለግነውን ፊልም ወይም ተከታታይ ድራማ መመልከት እንችላለን። ይህ የመዝናኛ ዓለም እድሜና ቦታ ሳይለይ ሁሉንም በደስታ አገናኝቷል!

ባህላዊ ልብስ የለበሰች ሴት ቡና እየቆላች የደስታ ሥነ-ሥርዓት ታከናውናለች። ረከቦቱ በሲኒዎችና በጢስና በአደስ አስደናቂ መዓዛ የተሞላ ይመስላል። እንግዳን በፍቅር የመቀበል ድባብ ይታያል።

ደመቅ ባለ ቀይ ቲሸርት የለበሰ ነጋዴ ዶሮ ሲሸጥ ማየት ሲያሳዝን! ብዙ ደንበኞች በዙሪያው መታየቱ ግን ሲያስደስት! በእርግጥ የዶሮና የእንቁላል ሽያጭ እንዴት ያስጨንቃል! ግን ደግሞ ሥራው ሲደነቅ! የገበያው መጨናነቅ ሲያበሳጭ! ሲወዛገቡ መመልከት እንዴት ይገርማል!

በነጭ ጀርባ ላይ የተለያዩ ቅርጾች ያላቸው ነጭ ኤሌክትሪክ መሰኪያ መቀየሪያዎች በአራት ረድፍ ተደርድረው አሉ። እያንዳንዱ ትንሽ ክብ ቅርጽ ያለው መሳሪያ የተለያየ የብረት መሰኪያ አለው። ጠቅላላ አስራ ሁለት የተለያዩ መሰኪያዎች ቀርበዋል።

ዋው፣ የሚያምር የዱር ፍጥረት! ትንሽ ቡናማ አጋዘን በረዥም ሣር መካከል ቆሟል። ጭንቅላቱ ወደ ካሜራው ዞሯል፤ አይኖቹ በትኩረት ሲመለከቱ፣ ከፊት መሃሉ ጥቁር መስመር አለው። አረንጓዴውና ቡናማው በስተጀርባ ያለው ተፈጥሮ በጣም ደስ ይላል። ድንቅ የእንስሳት ውበት!

ሰፋፊና ተዳፋት የሆኑ ተራራዎች ናቸው። የፊት ለፊቱ ሜዳ በደረቅ ሳር የተሸፈነ እና ጥቂት ዛፎች አሉት። ሩቅ ያሉት ተራሮች ደብዛዛ ሆነው ይታያሉ፤ የብርሃንና የሰላም ስሜትን የሚያንጸባርቅ የተረጋጋ ሰማይ አለ።

ዋው! እጅግ በጣም ጥሩ እና የሚያምር ነጭ ባንዲራ! የኢትዮጵያ ዳያስፖራ ኤጀንሲ ባንዲራ በነጭ ዳራ ላይ ሰማያዊና ወርቃማ ትሪያንግል ሲይዝ የሚገርም ነው። "የኢትዮጵያ ዳያስፖራ ኤጀንሲ" የሚለው ጽሑፍ ደስታንና አንድነትን ያንጸባርቃል።

በምስሉ ውስጥ በቀይ ቀለም የተሸለመ የታሪክ ፎቶ ታይቷል። አንድ ሰው በመደበኛ ሱትና ታይ ተሸፍኖ በቅርብ ተወስዶ ነው። በአጠቃላይ ይህ ምስል እንደ መጽሐፍ መክፈቻ ወይም የአስታሪ ህትመት የተዘጋጀ መሆኑን ያመለክታል።

ትኩረትና ጭንቀት የሚሰማበት የሕክምና ትዕይንት ነው። የቀዶ ሕክምና ልብስ የለበሰ ሐኪም፣ ሰማያዊ ካፕ እና የፊት ጭንብል አድርጎ በጥልቀት በማከም ላይ ነው። ከበስተጀርባው የህክምና መሳሪያዎችና ፈሳሽ መድሃኒት በመታየቱ፣ የጤና ባለሙያው ከፍተኛ የኃላፊነት ስራ ላይ መሆኑን ያመለክታል።

ሪፖርተር ጋዜጣ ላይ ከላይ በትልቁ በጥቁር ቀለም የተፃፈ "የአዲስ አበባ ገቢዎች ቢሮ አወዛጋቢ የታክስ ስሌትና የአስመጭዎች ተቃዉሞ " የሚል ተፅፎ ታትሟል። ከታች ዝርዝር መግለጫ አለዉ።

ሦስት ሴቶች ባህላዊ ነጭ የሐበሻ ቀሚስ ለብሰው ተቀምጠዋል። ቀሚሶቹ አረንጓዴ፣ ወይንጠጃማና ሌሎች ቀለማት ያሏቸው ጥልፎች አሏቸው። መሃል የተቀመጠችው ሴት የብር መስቀል ሐብል አድርጋለች።

ውይ! እነዚህ ንጹሃን የገጠር ህጻናት! ባህላዊ የእጅ ጥልፍ ኮፍያዎችን አጥልቀው፣ አስቸጋሪውን የገጠር ኑሮ ለማሸነፍ ሲጥሩ ማየት ያሳዝናል! ደግሞ ባህላቸውን ሲወዱ!

ሁለት ያገለገሉ መክተፊያ ሰሌዳዎች አሉ። የላይኛው ቀይ ሲሆን በንክኪ እጅግ በጣም ጥሩ ሆኖ ይታያል። ከስር ቢጫ ሰሌዳው በጣም ያምራል። ቀለማቱ የሚደንቅ ቅንብር ፈጥረዋል።

በጣም የሚያምሩ የምግብ ዓይነቶች ሲሆኑ ከዚህ የምግብ ዘሮች ውስጥ ሸክላ፥ ክትፎ ፥ ቅቅል፥ ቁጮ የተሰሩ የምግብ አይነቶች የቀረቡ ሲሆን እነዚህን አይነት ምግቦች በቀላሉ ልናገኛቸው አንችልም።

የምግብ ቤቱ ግድግዳዎች በደማቅ ብርቱካናማ ቀለም ያሸበረቁ ናቸው። ጠረጴዛዎቹ በቀይና በነጭ የጨርቅ ማስቀመጫዎች ተሸፍነው፣ ወንበሮች ተደርድረዋል። ጌጣጌጥ የሆኑ ሥዕሎች በግድግዳው ላይ ተሰቅለዋል። ቦታው ምቾትንና መረጋጋትን ይጋብዛል።

ሁለት ትንንሽ ልጆች በደስታ ሳርማ ሜዳ ላይ ሆነው እየታገሉና እየተፎካከሩ ነው። አንደኛው አረንጓዴ እና ጥቁር ሰንጠረዥ ያለው ሸሚዝ የለበሰ ሲሆን፣ ከኋላ በኩል አጥብቆ ይዞታል ።

እጅግ በጣም የሚያምር አረንጓዴ የእርሻ ቦታ በከፊል ይቀርባል። አንድ ገበሬ ትራክተር በመንዳት በተስተካከሉ የአትክልት ረድፎች መካከል ይሠራል። የትራክተሩ ተግባር የደስታ ስሜት በሚሰጥ አቧራማ ጭጋግ የታጀበ ሲሆን፣ ከኋላ በኩል ደግሞ ወርቃማ የስንዴ እርሻ ውብ ሆኖ ይስተዋላል።

ታላቁ ኃይሌ ገብረሥላሴ እና ቀነኒሳ በቀለ በድል አድራጊነት ፈገግ ሲሉ! በሜዳሊያዎች ያሸበረቀው ይህ ምስል የኢትዮጵያን አትሌቲክስ ግርማ ሞገስና የብሔራዊ ኩራትን ያስተጋባል።

ቀላል ቡናማ ቀለም መያዣ ሰሌዳ ላይ ሰባት ደማቅ ቀለማት ክብ ቅርጽ ያላቸው ቀለሞች ተቀምጠዋል። ቀለሞቹ ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊና ወይን ጠጅ ሲሆኑ፤ ለመያዣነት የሚያገለግለው ቀዳዳው ባዶ ነዉ።

ነጭ ግድግዳዎች እና ዘመናዊው ጣሪያ ደስ የሚሉ መብራቶች አሉ። የድንጋይ ጌጥ ያለው ማዕከላዊ ግድግዳ እና መብራቶቹ ለክፍሉ ሰላምን እና ዘመናዊነትን ያጎናጽፋሉ።

በአረንጓዴ የዛፍ ግርጌና በፀሐይ ብርሃን በተሞላ ቦታ፣ ቀሳውስት ነጭና ወርቃማ ልብሶችን ለብሰው ከውሃ ገንዳ ፊት አጎንብሰው በመስቀል ቅርጽ ያሉ የእንጨት ቅርጾችን በውሃው ላይ አንጠልጥለዋል። ሃይማኖታዊው ትዕይንት መንፈሳዊነትንና ቅድስናን በመረጋጋት ይገልጻል።

ፈረሶች ውብ እንስሳት ናቸው! የእነሱ ጉልበት እና ፍጥነት ያስገርማል። በኢትዮጵያ ባህል ውስጥ ያላቸው ክብር እና ቦታ ትልቅ ነው። ታማኝ ባልደረባዎች!

ዋው ሲያምር! እጅግ ማራኪ እና በጥንቃቄ የተቀረጸ የእንጨት መቀመጫ ወንበር ነው። ውበቱና ጥራቱ መደነቅ ይፈጥራል። ረጅም ጀርባው እና ጠመዝማዛ እጀታዎቹ ለዕረፍት እና ለመዝናናት ፍላጎት ያሳድራሉ። ሲያስደንቅ የጥበብ ሥራ!

ይህ ምስል የናፍቆት እና የደስታ ስሜት ያሳያል። የድሮውን ትውልድ ሬዲዮ ማየቱ የድሮ ሙዚቃዎችንና ያለፉ ጊዜያት ጣፋጭ ትዝታዎችን በማስታወስ የፍቅር ስሜት ይፈጥራል። ይህ መሳሪያ መደነቅና ሙዚቃዊ ደስታን ያንጸባርቃል።

ሁለት ቀንድ ያላቸው የፍየል ቅርጻ ቅርጾች በጥቁር የድንጋይ ቅርጽ ላይ በአረንጓዴ ዛፎችና ቁጥቋጦዎች ፊት ለፊት ቆመዋል። ቅርጻ ቅርጾቹ ትልልቅና የተጎነጎኑ ቀንዶችን ተሰጠዋል፤ የተፈጥሮ ውበትን የሚያንፀባርቁ የእንስሳት ቅርጾች ናቸው።

ውይ! ሲያምር! ይህ ቦታ ሰላማዊ እና የሚያስደስት ነው። ከፊት ለፊት ያለው ሰማያዊ ሐይቅና ከበስተጀርባ ያሉት የሳር ክዳን ያላቸው ቤቶች ውበቱ ሲያስደንቅ። አረንጓዴው ዛፍ እና ግልጽ ሰማይ ፍቅርን ያሳያሉ። ለእረፍት የሚያጓጓ ስፍራ ነው!

ይህ ጥቁርና ነጭ ምስል በርካታ ሰዎችን በአንድ ቦታ ያሳያል። ወንዶች፣ ሴቶችና ልጆች በባህላዊ ልብሶች ወይም በዘመናዊ ልብሶች ተሰብስበው በደስታ ሲንቀሳቀሱ የሕዝብን አንድነት ያሳያል። አስደሳች የመሰብሰብ መንፈስ ይታያል።

የመዲናዋ አዲስ አበባ በጣም ውብና ዘመናዊ የከተማ አውራ ጎዳና በአስደሳች እይታ ይታያል። በትራፊክ መጨናነቅ የተሞላው መንገድ ላይ ብዙ መኪኖች አሉ። ዙሪያው እጅግ በጣም ያማሩ ረዣዥም ሕንፃዎችና ዛፎች አሉት።

በመስመር አካባቢ በመቀመጥ የተለያዩ አትክልት እና ፍራፍሬዎችን በመሸጥ የሚተዳደሩ ግለሰቦች በኑሮ እና በገቢ ደረጃ እጅግ ዝቅተኛ የሚባሉ የማህበረሰብ ክፍሎች ናቸው።

በጨርቅ አጥር ግድግዳ ላይ የቆዩ የሸክላ ማድጋዎች ተቀምጠዋል። በሰፊው ማድጋ ውስጥ አረንጓዴ ፈሳሽ ሲኖር፣ በሌላኛው ደግሞ የታሰረ አረንጓዴ ቅጠል አለ።

አንድ የሱቅ መደርደሪያ በቢጫ፣ አረንጓዴና ቀይ ቀለም ባላቸው የተለያዩ ፈጣን ምግቦች ተሞልቷል። በርካታ የጥቅል መደራረብ በቤተሰብ ውስጥ የረሃብን ጭንቀት የሚያቃልል የምግብ ብዛትና የደስታ ስሜትን የሚፈጥር ሆኗል ።

ረጃጅም ደረጃዎች ወደ ላይ የሚወስዱበት ሰፊ እና ዘመናዊ የሙዚየም አዳራሽ ነው። አዳራሹ በወርቃማ ቀለም ያጌጠ ሲሆን፣ ታሪካዊ መኪኖችና ሰረገላዎች በጎን ለጎን ይታያሉ። በደረጃው አናት ላይ ሁለት ሰዎች ቆመዋል።

"አቤት! ምን አይነት ድንቅ ሆቴል ነው! ይህ ባለ አራት ፎቅ ህንጻ ጽሑፍ አለውን ። ዋው ! የሕንጻውና የመስኮቶቹ አቀማመጥ፣ ቀለማቱ ሲያምሩ!"

ዋው ሲያስደንቅ! በስታዲየም ሜዳ ላይ እጅግ ብዙ ሰዎች ለጸሎት ተሰብስበው ተቀምጠዋል። ሁሉም ማለት በሚቻል ደረጃ በአንድ አቅጣጫ ፊታቸውን አዙረዋል። ሁሉም በነጭ ልብስና ኮፍያ ለብሰዋል። የስታዲየሙ መቆሚያዎች ከበስተጀርባ ይታያሉ። ታላቅ የጋራ መንፈስ! ሲያሳውቅ!

ውብ አለባበስ ያላቸው ሁለት ሴቶች ደስታ በተሞላበት ፊት ይራመዳሉ። በቀኝ በኩል በጆንያ የተከመረ ብዙ አይነት እጅግ በጣም ጥሩ ቅመማቅመም አለ። የገበያው መጨናነቅ የሚደንቅ የንግድ ህይወት ያሳያል።

በብሩህ ቀን አራት የቤተሰብ አባላት በደስታ ይታያሉ። እናትየው እና አባትየው ሁለት ልጆቻቸውን በፈገግታ አቅፈው ባህላዊ ነጭ ልብስ ለብሰዋል። እናትየው በግንባር ቀደምትነት በደስታ እየሳቀች፣ አባትየው ደግሞ ጥቁር መነጽር አድርጎል። ይህ ምስል ፍቅርንና ደስታን ያንጸባርቃል።

ዋው፣ ሲያምር! የፀሐይ ባንክ መለያ ምልክት ደማቅ ቢጫ ጸሐይን ያሳያል። የብሩህ ተስፋና እድገትን የሚያበስር አስደናቂ አርማ ነው። አረንጓዴው ጽሑፍ ደግሞ ተፈጥሯዊ ንጽህናን ይገልጻል።

ዋው ሲያምር! ይህ በብዕር የተሳለች ሴት ስዕል ነው። ፀጉሯን ከጭንቅላቱ ጀርባ የተሰበሰበ ውብ ጉንጉን ተጎንጉኖላታል። አሪፍ የጆሮ ጌጥ አድርጋለች። 'ሹርባ' የሚል የአማርኛ ቃል በላይኛው ክፍል ተጽፏል። የሚያስደንቅ የባህል ውበት!

ነጭ ባህላዊ ልብስ የለበሱ አራት ወንዶች በቀለማት ያሸበረቀ ኮርቻ የተጫነ አህያ አጠገብ ቆመዋል። ጠመንጃ የያዙት ወንዶች የጥንት ወታደራዊ ኩራትን እና ትጋትን ያሳያሉ።

ወይኔ ከለሩ ደስ ሲል ቀዩ ከአረንጓዴው ጋር ተዳምሮ ግመጡኝ ያሰኛል ፤ ገና ሳየው እንዴት ደስ እንዳለኝ ፤ ይሔን ያሕል ግን ሊያምር እና ሊስብ ይችላል ሌላ ነገር?

ዋው! ልጆች በክፍል ውስጥ ደስታ ሲያሳዩ ሲያምር! ብዙ የቤት ስራና ቁጥሮች ሲያስደምሙ። ሁሉም እጃቸውን አውጥተዋል። ለመማር ያላቸው ጉጉት ሲገርም ። አዲስ ነገር ሲማሩ ደስ ይላቸዋል። የትምህርት ፍቅር!

ዋው ሲያምር! ደማቅ ቀይ አበባዎች በቡናማ አፈርና አረንጓዴ ቅጠሎች መካከል ። የአበቦቹ ቅርፅ ልዩና ውበት ያለው ነው። ተፈጥሯዊና አስደናቂ ውበት! ግሩም የሆነ ደስታ!

በጣም ጥሩ ባህላዊ አልባሳትና ቁሳቁሶች ቢጫ ዳራ ላይ ተቀምጠዋል። ነጭ ካባ፣ የሚያምር የቆዳ ጫማ፣ አረንጓዴ የቆዳ መያዣ እና ከቆዳ የተሠራ ቀበቶ አለ። ይህ ስብስብ ጥልቅ ፍቅርና ኩራትን የሚገልጽ የባህል ውበት ነው።

እግዚኦ ሲያስጠላ! በርካታ ሰዎች በአፈር ላይ ተኝተዋል። ፕላስቲኮችና ቆሻሻ በየቦታው ተበታትኗል። ለመተኛት ምቹ ያልሆነ አካባቢ ሲያሳዝን! ግድግዳዎችና ድንኳኖች ሁኔታውን ሲያጨልሙ! ችግሩና መከራው ሲያበሳጭ!

በጥቁር ቡኒ ቀለም የተነከሩት እነዚህ መዳፎች የባህል ሥርዓትን አስደናቂነት ያሳያሉ። በከፊል የተጋለጠው የእጅ ጣት ወርቅ ሰዓት እና ነጭ ልብስ፣ የደስታን ድባብ ያጎላሉ።

ወታደራዊ ልብስና ቀይ ባሬት (ቆብ) ያደረገ አንድ ወታደር በአረንጓዴ ቀለም ባለው ፓትሮል መኪና ላይ ቆሟል። ከመኪናው ጀርባ ብዙ ቱቦዎች ያለው የሚሳኤል ማስወንጨፊያ ተገጥሟል። ወታደሩ ቀና ብሎ ኩራትና ወታደራዊ ሥርዓትን በመግለጽ ሰላምታ ይሰጣል።

ባጃጅ ቦክሰር የሚል ጽሑፍ ያለው ጥቁር ሞተር ሳይክል፣ ከፊት መብራቱ አጠገብ ጥቁር መከላከያ ፕላስቲክ ተለጥፎበት ይታያል። ሞተር ሳይክሉ በሞተር ሳይክል መለዋወጫ መደብር ውስጥ በብርሃን ወለል ላይ ቆሟል። ከበስተጀርባ ሌሎች ሞተር ሳይክሎችና በመደርደሪያ ላይ የተለያዩ መለዋወጫዎች አሉ። የመደነቅ ስሜት ይሰጣል።

ሲያምር! ቀዝቃዛ ቢራ! 'ንጉስ' የሚል ስያሜ ያለው ጠርሙስ ግርማ ሞገስ አለው። በላዩ ላይ ያሉት የውሃ ጠብታዎች ሲያስደንቅ! ለመጠጣት መፈለግን ይፈጥራል። ማራኪው ወርቃማ መለያ ደስታን ያሳያል።

በአንድ መሶብ ዉስጥ በላስቲክ ላይ ተቆራርሶ የተቀመጠ አገልግል ቀርቧል። ሲታይ የሚጣፍጥ የሚመስለው ይሄ ማእድ በላዩ ላይ ብዙ እንቁላሎች በተቆራረሰው እንጀራ መሃል ተቀምጦበታል።

ጥቁር ዳራ ላይ ሰማያዊና ብርቱካናማ የቀስት አርማ ይታያል ። አርማው የትራንስፖርት ሚኒስቴርን እርምጃ እና እድገት በመግለጽ የለውጥ ጉጉትንና ዓላማን ያስረዳል።

አንድ የተፈጥሮ አበባ ውበት የሚያሳየ የቆሻሻ ቅርጽ በተለያዩ የአትክልት እና የፍራፍሬ አይነቶች ተሞልቷ በውበት ተዘጋጅቷል። ውስጡ ዝኩኒ፣ ቀይ በልፔፕር፣ ካልፎላውር፣ ብሮኮሊ፣ ወይን እና የለፋ ሣር አበባዎች አሉ።

ቅዱስ ዑራኤልን በኢትዮጵያ ኦርቶዶክስ ጥበብ ያሳያል፤ መልአኩ ወርቃማ ዘውድ ለብሶ፣ ቀይና ሰማያዊ ልብስ በአረንጓዴ ምድር ላይ ይታያል። የመስቀል ቅርጽ ያለው ዱላ ይዞ ደስተኛ መስሎ ሲታይ፣ እግሩ ሥር ነጭ እርግቦች ይገኛሉ።

ይህ ደማቅ ሰማያዊ እግር ኳስ የተስፋና የጨዋታ ደስታን ያንጸባርቃል። በሰፊ ሜዳ ላይ የድል ስሜትን ለማምጣት የተፈጠረ ውብ ነገር ነው። ለስፖርት ያለን ፍቅር!

ባለ ሰማያዊ መደበኛ የደንብ ልብስ የለበሰ አዛዥ፤ ቀይ ምንጣፍ በተነጠፈበት መንገድ ላይ፣ ለተሰለፉ ወታደሮች ሰላምታ ሲሰጥ ይታያል። ወታደሮቹም ቀይ ባርኔጣ አድርገው፤ በደንብ ተሰልፈው ጠመንጃ ይዘው ሰላምታ ይሰጣሉ። ከበስተጀርባ "አዲስ ፓርክ" የሚል ጽሑፍ ያለበት ህንጻ ይታያል።

ሦስት ሴቶች ከብዙ ሰዎች ጋር በጣም እየሳቁ ነው። የኢትዮጵያን ባንዲራ በመያዝ እጅግ በጣም ጥሩ ሆነው ይታያሉ። የደስታ እና የፍቅር ስሜት የሚደንቅ ነው። ደስ የሚል የአንድነት ጊዜ!

ዋው! ምንኛ የሚያስደንቅ የገጠር ገጽታ! ዙሪያውን ጥቅጥቅ ያለ ለምለም አረንጓዴ ተክሎች አሉ። በዛፎች መካከል በሳር የተሰሩ ክብ ጎጆ ቤቶች አሉ። አየሩን ብትተነፍሱት እንዴት ደስ ይል! ሰላም የሰፈነበት ስፍራ!

አንድ ወጣት ባለቀለም ሻማ ለብሶ፣ የቀርቀሃ ዋሽንት ከንፈሩ ላይ አድርጎ ይነፋል። ፊቱ በትንሹ ወደ ቀኝ ዞሯል፣ በጨለማ ዳራ ውስጥ የብቸኝነት ስሜት አለ። ሰውዬው በፀጥታና በመረጋጋት ውስጥ ተቀምጧል።

እነዚህ ደማቅ የከንፈር ቅባቶች በሚያሳዩት የቀለማት ድምቀት፣ የደስታ እና የመደነቅ ስሜት ይፈጥራሉ። ደማቅ ቀለሞቻቸው የመተማመን እና የውበት ስሜትን ስለሚያንጸባርቁ፣ ለራስ አዲስ እይታ በመፍጠር የደስታና የመሳሳብ ስሜት ይሰጣሉ።

የጥርስ ህክምና ማዕከል ማስታወቂያ የደስተኝነትን ስሜት በጠንካራነት ያሳያል። ፈገግ ብለው የሳቁ ሁለት ሴቶች እና የሚያብረቀርቁ ጥቅም ያገኙ ጥርስ ምስሎች የጤና፣ የደስታና የመተማመን ተስፋን ይፈጥራሉ።

ዋው ሲያስደንቅ! የዝንጀሮ ሐውልቶች እንዴት ይማርካሉ! ሦስቱ ምስሎች በአንድ ላይ መታየታቸው ሲያምር! የሐውልቶቹ ቅርጽ ጥራት ሲያስገርም! በአካባቢው ያሉ ዛፎችና ዕፅዋት እንዴት ያስደስታሉ! በፓርክ ውስጥ መገኘቱ ሲያስደስት! በእርግጥ ለተፈጥሮ ፍቅር ይጨምራል! ሲያበራ!

በጣም ደስ የሚሉና ቆንጆ ልጆች! በሰማያዊ ብርሃን ስር በደማቅ ቢጫ፣ ቀይና አረንጓዴ ቀለም ተጠቅልለው ፈገግታቸው የፍቅር ነው! የእነዚህ ልጆች ደስታ በጣም ያስደንቃል!

እዚህ የሚታየው ባህላዊ የክራር ሙዚቃ መሳሪያ በደስታና በፍቅር ስሜት የሚያንጎራጉር ይመስላል። የእንጨትና የቆዳ አካሉ ከላይ በተገጠሙት አምስት ክሮችና መወጠሪያዎች ተሽቆጥቁጦ አስደናቂ ዜማ ሊፈጥር ተዘጋጅቷል።

አንድ ጥቁር እና ነጭ ቀለም ያለው እጅግ በጣም ያማረ አውሬ በደረቅ ሣር ውስጥ እየሮጠ ነው። ጠመዝማዛና ረጅም ቀንዶቹ እና ነጭ ጉንጮቹ ልዩ ውበት ሰጥተውታል፤ ፍጥነቱ በሣር ሜዳው ላይ የነፃነት ስሜት አለው።

ሦስት ልጆች በደማቅ ቢጫ ኳስ ሲጫወቱ በሣር ሜዳ ላይ ይሮጣሉ። ከበስተጀርባ በረጅም አጥር የተከበበ ትልቅ ሰማያዊ ቤት አለ። ልጆቹ ኳሱን ለመያዝ እየሞከሩ ነው? ቤቱ ስንት መስኮቶች አሉት?

የሚያስደንቅ ወይኔ ሲያስደንቅ! የተለያዩ መጠንና ዓይነት ያላቸው የሹካዎች ስብስብ አለ። ትላልቆቹ ሹካዎች እና የእንጨት እጀታ ያለው ቢላዋ ልዩ ትኩረት ይስባሉ። ሲያምር! የዕቃዎች ብዛትና ቅርፅ አስደናቂ ነው።

ትከሻው ላይ ነጭ መስመር ያለው ቡናማ ቀለም ያለው አጋዘን ከፊት ለፊት በተንጣለለው በደረቅና አረንጓዴ ሳሮች እና ቁጥቋጦዎች በተሸፈነ ተራራማ ቦታ ላይ ቆሟል። በተፈጥሮው ጸጥታ ውስጥ በተረጋጋ ሁኔታ ሲመለከት መደነቅን ይፈጥራል።

ደሳሳ የሳር ቤቶች በገጠራማ አካባቢዎች የሚገኙ ረጃጅም ሳሮች የሚሰሰሩ ለመኖሪያነት የሚያገለግሉ ቤቶች ናቸው። እነዚህም ቤቶች ዝቅተኛ ገቢ ያላቸው ገበሬዎች የሚጠቀሟቸው ናቸው።

ብዙ ወንዶች በጠባብ ቦታ ላይ መሬት ተቀምጠው አሉ። ሁሉም በድካምና በብስጭት የደከመ መልክ ያላቸው ሲሆን፣ አንዱ ሰው ጭንቅላቱን በእጁ ደግፏል። ሁኔታው የሰላም ማጣትና የመጨነቅ ስሜት አለ።

የሚማርክ እና ደስተኛ የልጆች ስብስብ! በሚያምሩ ባህላዊ ልብሶች በጋለ ስሜት ይጨፍራሉ። የበዓል እና የደስታ ድባብ በጥሩ ሁኔታ በስፋት አለው ።

በቀይ ቡናማ ድንጋይ ውስጥ ተቀርጾ የተሠራው ጥንታዊ ቤተ ክርስቲያን አለ። የሕንፃው መግቢያ ከድንጋይ በታች ሲሆን፣ ደረጃዎች ወደ ዋናው በር ያመራሉ። በዙሪያው ባሉ ገደላማ ዓለቶች ላይ አረንጓዴ ዕፅዋት አሉ።

እጅግ በጣም ጥሩ የሆነ ጋዜጣ በዜናዎች እና ማስታወቂያዎች ተሞልቶ ቀርቧል። ጋዜጣው የትምህርት ቤት ሥራዎችን ስለማዘመን የሚገልጽ ማስታወቂያ አለው፤ ሁለት ባለስልጣናት እጅግ በጣም አስፈላጊ የሚመስሉ ስምምነቶችን ሲፈርሙ ይስተዋላሉ። ጋዜጣው የአዳማ ብረት ፋብሪካን የሚያስተዋውቅ ማስታወቂያም አካቷል።

ዋው! በውሃ ቦይ ውስጥ እየተጫወተች ያለች የልጅ ደስታ በጣም ያምራል። የእርሷ ፈገግታና የውሃው መርጨት ልዩ ነው። ከበቆሎ እርሻ አጠገብ በፀሐይ ውስጥ መጫወት እንዴት ደስ ይላል። ሲያስደስት! ንፁህ የልጅነት ጊዜ መዝናኛ።

ፐ የደስታና የብዛት መንፈስ በሻይ/ቡና ሥነ ሥርዓት። በመጀመሪያው ረድፍ ላይ ብዙ ትንንሽ ነጭ ኩባያዎች በክብ ጠረጴዛ ላይ ተደርድረዋል። በግራ በኩል ጭስ ወደ ላይ ይወጣል፤ ይህም የቡና ወይም የእጣን ማጣጣልን ነው።

በርካታ ትልልቅ የተሰናዱ ባህላዊ ምግቦች በክብ ቅርጫቶች ውስጥ ተደርድረዋል። ምግቦቹ በእንጀራ ላይ የተለያየ አይነት አትክልቶች እና ብዙ የእንቁላል ወጥ አላቸው። የባህላዊው ምግብ አቀራረብ ርሀብን የሚቀሰቅስ ነው።

ያምራል! ቡናማ አይጥ በነጭ ጀርባ ላይ ቆሟል። አይጧ ትልልቅ ጆሮዎች እና ጥቁር አይኖች አሏት። ትንሽ እጆቿን ወደ አፏ አቅርባ እያጸዳች ወ ትገኛለች። ፀጉሯ ለስላሳ እና አንጸባራቂ ሲሆን ጅራቷም ረጅም ነው ። የሚያስፈራ አይደለም።

ይህ ኃይለኛ የቦሽ ማዕዘን መፍጫ መሣሪያ የቁርጠኝነትንና የትኩረት ስሜት ያንጸባርቃል። በሰማያዊና ብርቱካናማ ቀለም ያሸበረቀው የፕሮፌሽናል መሣሪያ ለሥራ ያለውን ፍቅር በማሳየት የመደነቅንና የብቃት ስሜት ይፈጥራል።

ሰዎች በከባድ ድርቅ ምክንያት ቤታቸውን ትተው ሲሰደዱ ማየት በጣም ያሳዝናል። የደረሰባቸው መከራና የኑሮ ውድነት እጅግ ከባድ ነው። እነዚህ ተፈናቃዮች ምግብን፣ ውሃን እና መጠለያን በመፈለግ ረጅም ጉዞ ያደርጋሉ። በአስቸኳይ ድጋፍ ልናደርግላቸው ይገባል። የሚደርስባቸው ስቃይ በጣም ያማል።

ዋው ሲያምር! እነዚህ ወጣት ሴቶች በባህላዊ የኢትዮጵያ አልባሳትና ጌጣጌጦች ደምቀዋል። የቡድኑ አባላት ሁሉም ፈገግታ በፊታቸው ላይ አለ፣ ይህም ፍቅርና ደስታን ያንጸባርቃል። አስደናቂ የአንድነት ስሜት!

ኦሆ! ምን አይነት ሁኔታ ነው! ሰዎችና ፍየሎች በቫኑ ጀርባ ተጠቅጥቀዋል! ይህ ሁሉ ትግል ለዕለት ጉርሻ ነው፤ መንገደኞቹም አብረው ተሳፍረዋል ።

ይህ ትልቅ የአክሱም ሐውልት ቀጥ ብሎ ወደ ሰማይ ዘልቋል። በደመና የተሞላው ሰማያዊ ሰማይ ከታሪካዊው ሐውልት ታላቅነት ጋር ተዳምሮ አስደናቂ እይታን ይፈጥራል! ሐውልቱ በበር ቅርጽ የተቀረጸ መሠረት ያለው ሲሆን፣ በላዩ ላይ ብዙ መስኮቶች ተቀርጸው ይታያሉ።

ዋው ሲያስደንቅ! የደንብ ልብስ የለበሱ ወታደሮች በሥነ ሥርዓት እየገሰገሱ ነው። ሁሉም በትክክለኛው አሰላለፍ ሲዘምሩ፣ አንድነትና ዲሲፕሊን ነው። ጦራቸውን በትከሻቸው ይዘው በኩራት ይራመዳሉ።

ስድስት ወንዶች በሰማያዊ ልብስና ነጭ ፎጣ በራሳቸው ላይ አስረው በኃይል እየጨፈሩ ነው። ሦስት ሴቶች ደግሞ በሰማያዊ ቀሚስና ቀይና ነጭ ሽርጦች አሰረው በደስታ ሲጨፍሩ ይታያሉ። ይህ የደስታ እና የፍቅር ስሜት ይሰጣል።

ቀላል ሰማያዊ ቀለም ያለው እጅግ በጣም ዘመናዊ የኤሌክትሪክ መኪና በቤት ውስጥ በሚገኝ የኃይል መሙያ ጣቢያ ቆሞ እየሞላ ነው። ጣቢያው በነጭ ዓምድ አጠገብ ሲሆን፣ መኪናው በንጹህና በሚያምር ግቢ ውስጥ በደስታ ኃይል ይሰበስባል።

በቀይ ጠርዝ ባለው ትልቅ መሶብ ላይ የተለያዩ ወጦችና የምግብ አይነቶች በጎን የተቀመጡ ሲሆን፤ ቢጫ፣ ቀይና ቡናማ ወጦች ከጎመንና ከአትክልት ጋር በእንጀራ ላይ ተቀምጠዋል ።

ዋው ሲያምር! ይህች ቆንጆ ሴት ማራኪ ፈገግታና ገራገር እይታ አላት። ደማቅ ጥቁርና የተፈጥሮ ፀጉሯ ሲያስደንቅ! የፊትዋ ጌጥ ውበቷን አድምቆታል። ደስታንና ፍቅርን ያንጸባርቃል።

ሲያስደንቅ! ሁለት ግመሎች! በደረቅና በረሃማ ቦታ ላይ በእርጋታ ቆመዋል። አንደኛው ራሱን ቀና አድርጎ ሲመለከት፣ የሚገርም ግርማ ሞገስ! ሲያምር! በረሃማው መልክዓ ምድር የሰላም ስሜት ይሰጣል!

ዋው ሲያምር ! የጎንደር ፋሲል ግቢ ታሪካዊ ግንብ ሲያስደንቅ ! ጥንታዊው አሰራርና ታሪኩ ሲያጓጓ ! የእንጨት በሮቹና ክብ ማማው ሲያስገርም ! እረ ሲያስደስት!

ትልቅ ጸጉር ያለው ቡኒ ጅብ በደረቅ መሬት ላይ እየተራመደ ነው። አፉን ከፍቶ ወደ ቀኝ በኩል በንቃት ይመለከታል። ጠንካራ መልክ ያለውና መቆንጠጥ የሚችል ሰውነት አለው። ከዚህ አደገኛ አውሬ አጠገብ መገኘት ከፍተኛ ፍርሃትን ይፈጥራል።

ጥቅጥቅ ያለ ጥቁር አረንጓዴ ቅጠላማ ዛፎች አጠገብ፣ ወንዝ ውስጥ ስድስት ዳክዬዎች በመረጋጋት ይዋኛሉ። ጥቅጥቅ ባለው ደን የተሸፈነው ዳርቻ በውኃው ወለል ላይ በግልጽ ይንጸባረቃል። የተረጋጋው የተፈጥሮ ገጽታ የፍቅርና የደስታ ስሜትን ያንጸባርቃል።

አረንጓዴ ቅጠላማ አትክልቶች በትልቅ አረንጓዴ ከረጢት ውስጥ ተደርድረዋል። ከአትክልቶቹ አጠገብ አምስት አረንጓዴ ሎሚዎች ሲቀመጡ፣ የፍቅርና የደስታ ስሜት ይሰማል። ትኩስነታቸው ጎልቶ የሚታይ ሲሆን፣ አትክልቶቹ ለመሸጥ በመደነቅ ቀርበዋል

በጃካራንዳ አበባዎች ያሸበረቀው መንገድ ደስታን እና መደነቅን ይፈጥራል፤ በርካታ ሰዎች በዛፎቹ ፍቅር ስር በሰላም እና ብስጭት የሌለበት የእግር ጉዞ በማድረግ ላይ ናቸው።

ዘመናዊ ሰአት የተሰኘ የእጅ ሰዓት ሲሆን መደወል የሚችል ኢንተርኔት የሚጠቀም የእጅ ሰዓት ነው ሲምም የተገጠመለት ስለሆነ የስልክ አብዛኛው አገልግሎቶችን ማግኘት እንችላለን።

እንዴት ደስ ይላል! ትልቁ ቀይ ፀሐይ በውሃ ላይ ያርፋል፣ ወርቃማ ብርሃኑ በውሃው ላይ ይንጸባረቃል። በሩቅ አንድ ጀልባ አለ፣ ከበስተጀርባው ደግሞ ከተማዋና ረጅም ህንፃ ይታያል። በሰማይ ላይ የተንጠለጠሉ ብርቱካናማ ደመናዎች አሉ።

ኧረ እንደው ምን አይነት የሚያስፈራ የዋሻ ውስጥ እይታ ነው! ጨለማውና ደለል ያለበት ውሃ የሚያስከትለው ጭንቀት ያስጨንቃል! እንዴት ነው የሚጎበኘው እ ይህ

ብዛት ያላቸዉ እግረኛ ሰዎች ቁልቁልት መንገድ ላይ ይጓዛሉ። በሰዉ መካከል ባለ ሦስት እግር ባጃጅ ማሽከርከር ለተጓዦች አደገኛ ነዉ። መንገዱ የተጨናነቀ ስለሆነ ለተሽከርካሪ ለማለፍ አስጨናቂ ነዉ! ።

አዳራሽ ውስጥ እጅግ ብዙ ሰዎች እጆቻቸውን ወደ ላይ ዘርግተዋል። የተሰብሳቢዎቹ ፊት በጥልቅ ፍቅር፣ ደስታ እና መደነቅ ተሞልቷል። አንዳንዶቹ በጣም ሲያጨበጭቡ፣ ሌሎች በጸሎት ተመስጠዋል። ይህ ደስ የሚል የመንፈሳዊ አንድነት ስሜት እጅግ በጣም ጥሩ ነው።

ሲገርም! እጅግ በጣም ብዙ የአምፑል ቅርጽ ያላቸው፣ ረጅም አንገት ያላቸው ቢጫ ብርጭቆዎች ተደርድረዋል። ሁሉም በመጠኑ ግልጽ በሆነ ብርቱካናማ-ቢጫ ጠጅ ተሞልተዋል። የጠርሙሶቹ ብዛት በጣም የሚያስደንቅ ሲሆን፣ ከፊት ለፊቶቹ በግልጽ አሉ። ድንቅ የምርት ሥርዓት!

ረዥም አዳራሽ ውስጥ በተቀመጡት ሰዎች ላይ ጥልቅ የጭንቀት እና የትኩረት ስሜት ጎልቶ ይነበባል። አብዛኞቹ አረንጓዴ የደንብ ልብስ ለብሰዋል። ማዕከላዊቷ ሴት ማስክ አድርጋለች፤ ጎን ያሉት ሴቶች ቁርጠኝነት እና ብስጭት ያሳያሉ። የሰማያዊ ልብሱ ሰው ጥሞና አለው።

ከፊት ለፊት የጥቁር መጽሐፍ ሽፋን አብዛኛው ክፍል ጨለምተኛ ነው። " ካፑችኖ " የሚል ትልቅ የአማርኛ ርዕስ ከታች ባለው "በ ዮሃንስ ሐብተማርይም" የሚል ጽሑፍ አለ። ይህ ጨለምተኛ ምስል ሀዘንንና ጭንቀትን ይገልፃል።

ዋው ሲያምር! ሰማያዊው ሰማይ ከነጭ ደመናዎች ጋር ከትልቅ ሀይቅና ከአረንጓዴ ዕፅዋት ጋር ሲዋሃድ! ተራሮች ሲያጅቡት! ደስ የሚል መረጋጋትና ውበት ይፈጠራል። ዓይንን የሚስብ ድንቅ ተፈጥሮ።

አንድ ሰው ነጭ የባህል ልብስ ለብሶ ኮረብታማና ረጅም አንገት ያለው ማሲንቆ የተሰኘ የባህል የሙዚቃ መሣሪያ እየተጫወተ ነው። ማሲንቆው የቆዳ አካልና የእንጨት አምስት ማዞሪያ አለው። ትጋት እና የባሕል ወጉን የመጠበቅ መነሳሳትን ይገልጻል።

ከሰፋፊ ድንጋዮች በተሰራ ምድጃ ላይ የተቀመጠ ጥቁር የሸክላ ድስት እጅግ በጣም ጥሩ ምግብ ለማብሰል ተዘጋጅቷል። ድስቱ በደስታ ምግብን እንደሚያዘጋጅ የሚያሳይ ውብ ምስል ነው። እሳት ለማያያዝ ከታች የቀረበው የብረት ቆርቆሮ ታላቅ ዝግጁነትንና እርጋታን ይሰጣል።

ወይ ጉድ! ይህ ሁሉ የጉልበት ሥራ! ሰዎች ግዙፍ የሆነ የእንጨት ግድግዳ በጭቃ እየመርጉ ነው! አድካሚው የገጠር ግንባታ ሥራ እንዴት ያደክማል!

ታላቅ መነኩሴ! በቢጫ መጎናጸፊያ ፣ መጻሕፍት ሲያነቡ፣ ግዙፍ በሆኑት ጥንታዊ ምሰሶዎች አጠገብ በብቸኝነት መጻፍ ሲያነቡ! የዚህ ቦታ መንፈሳዊ ድባብ በጣም ያስደንቃል!

ጃንቦ (ድራፍት) ቀላ ያለ ብርቱካናማ ቀለም ያለው የአልኮል መጠኑ ዝቅተኛ የሆነ መጠጥ ነው። ድራፍት በአሁኑ ሰአት ከፍተኛ ተጠቃሚ ያለው መጠጥ ነው።

ግራጫና ነጭ ፀጉር ያላቸው አረጋዊ ሰው ጥቁር ኮት፣ ነጭ ሸሚዝ እና ሰማያዊ ክራባት አድርገዋል። በስተግራ በኩል አረንጓዴ የባንዲራ ማሃሉ በኮከቦች ያጌጠ ተሰቅሏል። የሰውየው ገጽታ በመረጋጋትና ቆራጥነት የተሞላ ቁመና ይፈጥራል።

ብዙ ሰዎች ነጭ ልብስ ለብሰው በእምነት ሥነ ሥርዓት ላይ ተቀምጠዋል። ሰዎች የበራ ጧፍ ወደ ላይ ከፍ አድርገው ይዘዋል። የሰዎቹ ፊት በጧፉ ብርሃን ሲያንጸባርቅ፣ የጸጥታና የተመስጦ ስሜትን በፍቅር ያንጸባርቃል።

ዘመናዊው እና ንጹህ ኩሽና አስደሳች እይታ አለው። ጥቁር ቡኒ ካቢኔቶች ከሚያብረቀርቅ ነጭ ጠረጴዛ ጋር በማራኪ ሁኔታ ተዋህደዋል። ይህ ተስማሚ ቦታ ምቹ ምግብ ማብሰልን ይጋብዛል።

ሰማያዊ ባህር ላይ፣ እጅግ በጣም ብዙ ሰዎች በጭንቀት ተጨናንቀው በአንድ ትንሽ ጀልባ ውስጥ አሉ። የሰዎቹ ቀለም ልብሶች ከጥልቁ ውሃ ጋር ተነጻጽረው የሁኔታውን አስቸጋሪነት በፍርሃት ያመለክታሉ።

አቤት ደስ ሲል! የከተማዋ ዋና መንገድ በመሀል ተዘርግቶ፣ በትልልቅ ቢጫ ህንፃዎችና በትንንሽ ባለ ቆርቆሮ ቤቶች ተከቧል። በመንገዱ ላይ ሰማያዊ ታክሲ እና ሌሎች መኪኖች ሲሄዱ፣ ሰዎች ደግሞ በዝግታ ይንቀሳቀሳሉ።

እረ ሲያስጨንቅ! ብዙ ሰዎች መሬት ላይ ተቀምጠው ማየት ያሳዝናል። የሰዎቹ ጭንቀትና ድካም ሲያስደነግጥ! ምንኛ ያበሳጫል! በላያቸው ላይ ያለው ፀሐይ ሁኔታውን ያከፋዋል። እግዚኦ! እጅግ የሚያሳዝን ትዕይንት ነው!

እንዴት ያለ ትልቅ ገበያ ነው! ብዙ ከብቶችና ሰዎች በከተማ ግጦሽ ቦታ ላይ ተሰብስበዋል። ሰዎች ቀይና ቡናማ ከብቶችን እየገዙና እየሸጡ ነው። የከተማ ግንባታዎችና ኮረብታዎች ከበስተጀርባ ናቸው። የእለታዊ የንግድ ግርግር!

ሦስት ወንዶች በደረቅና አሸዋማ መንገድ ላይ በአንድ ረድፍ ሲጓዙ ይታያሉ። መሃል ያለው ሰው ነጭ ሻሽና ጃኬት ለብሶ፣ ዱላ ይዞ በኃይል ሲራመድ፣ ሌሎቹ በብርድ ልብስ ተጠቅልለው ዕቃ ተሸክመዋል። በአፍሪካዊው ፀሐይ የፍቅርና የኅብረት ጉዞ ያንጸባርቃል።

ሲያስደንቅ! ውብ ጀልባ በሐይቅ ዳርቻ ቆማለች። ከጀርባው ዘመናዊ ሕንፃና ያማሩ አበቦች አሉ። የሐይቁ ውሃና አረንጓዴው ተክል ማራኪ ነው። ለአይን የሚስብ ሰላማዊ ቦታ።

እግዚኦ! ወይኔ ሲያስደንቅ! ግርማ ሞገስ ያለው ጥንታዊ የኢትዮጵያ ወርቃማ መስቀል ነው። በመስቀሉ ላይ ያሉት ጥበብ የተሞላባቸው ቅርጻ ቅርጾች እና የማስዋብ ሥራ ፍቅርን ያሳያሉ። አንድ ዲያቆን መስቀሉን በነጭ ጨርቅ ይዞ፣ ሃይማኖታዊ ክብርን ይገልጻል። ሲያምር!

ለስላሳ የሚመስሉ ሐምራዊ ሸብ አዲዳስ ጫማዎች በነጭ ጠረጴዛ ላይ ሆነው፣ ከጫማዎቹ ጀርባ በወርቃማ ማስቀመጫ ውስጥ የተቀመጠ አረንጓዴ ተክል ለብቻው ቆሟል።

በርካታ ወጣቶች የኢትዮጵያ ባንዲራ ቀለሞች በተሰፉበት ነጭ ባህላዊ ልብስ እና በራሳቸው ላይ ነጠላ አድርገው በገጠር ሜዳ ላይ የጨዋታ ውጊያ ላይ ናቸው። የተንጠለጠሉ እንጨቶችን ለትግል እየተጠቀሙ ነው። የወጣቶቹ ደስታ እና ባህላዊ ጨዋታቸው 'ዋው ሲያምር'!!! ያስብላል።

ዋው! ይህ ወፍ በጣም የሚያምር ነው። ጥቁር ራስ፣ ቡናማ አካልና ቢጫ ምንቃር አላት። በደንብ ያልተሰራ እንጨት ላይ ቆማለች። የኋላዋ አረንጓዴ ሜዳ እጅግ በጣም ጥሩ ነው።

ባንድ በምታመር ትንሽዬ መኪና ውስጥ የሚሸጥ ፈጣን ምግብ ባለሙያ የቆመ ሲሆን እነዚህ ምግቦች ለቸኮሉ ሰዎች እና ቶሎ መመገብ የሚፈልጉ ሰዎች በጣም ተመራጭ እና ተወዳጅ የሆኑ ጣፋጭ የምግብ አይነቶች ናቸው።

በግራጫ ጀርባ ላይ የ'ሪሰርችጌት' የድርጅት አርማ አለ። አርማው ሁለት ክፍሎች አሉት፤ በግራ በኩል አረንጓዴ ቀለም ባለው አራት ማዕዘን ውስጥ 'አር' እና 'ጂ' የሚሉ ፊደላት አሉ። በቀኝ በኩል 'ሪሰርችጌት' የሚለው ስም ተጽፏል።

ሶስት ሰዎች በተፈጥሮ አካባቢ ቆመው በባህላዊ አልባሳቸው የተለያዩ ቀለሞችን ተለብጠው ታይተዋል። አንዱ የረጅም በትር ሲይዝ ሌላው ደግሞ የዙር ጋራ ያዘው ነው። የእነሱ አቀማመጥ በባህላዊ ዘፈን ወይም በሥነ-ሥርዓት እንቅስቃሴ ውስጥ እንዳሉ ያሳያል።

ውብ የሆነ የሜዳ አህያ በአረንጓዴ ሜዳ ላይ ቆሟል ። ግርማ ሞገስ የተላበሰ ጥቁርና ነጭ ግርፋቶቹ በጉልህ ደምቀዋል ። ዋው ሲያምር! የሜዳ አህያው መደነቅንና ደስታን ይፈጥራል።

በቅርብ የተቀረጸው ፎቶ ቡናማ በሆነ የሸክላ ማሰሮ ውስጥ ያለ መጠጥ አረፋ ያመለክታል። ከላይ በኩል ቀጭን ጠላ ወደ አረፋው ውስጥ ዘልቆ ይገባል። ከበስተጀርባ በተንጸባራቂ የእንጨት ጠረጴዛ ላይ ለውዝ አለ።

በጣም ያስደስታል! ሴትየዋ የገጠር የቤት ሥራዋን እየሰራች ነው። ከፊት ለፊቷ ባህላዊ የእህል መፍጫ መሳሪያ አለ። ከበስተኋላ በሳር የተሰራ ጣሪያ ያለው ክብ ጎጆ አለ። በዙሪያው የእንጨትና የብረት እቃዎች አሉ። የገጠር ሕይወት!

ሁለት ግራጫ የዝሆን ግልገሎች ጭንቅላታቸውን አቀራርበው በጫካ መንገድ ላይ ቆመዋል። አንደኛው ግልገል አጭር ጥርስ አለው ሲሆን፤ ሁለቱም አፈንጫቸውን አነካክተዋል። ረዣዥም ዛፎች በዙሪያው አሉ።

ዋው! ይህ ግዙፍ የኃይል ማከፋፈያ ጣቢያ ሲገርም! እጅግ በጣም ጥሩ የሆኑ የብረት መዋቅሮች፣ ጥቁር ኢንሱሌተሮች እና የኤሌክትሪክ ሽቦዎች አሉ። ይህ በቴክኖሎጂ የተሞላ አስደናቂ ስራ ነው።

ባህላዊ ነጭ ሻሽ የጠመጠሙት ሁለት ወንዶች በሞቃትና ወርቃማ የፀሐይ ብርሃን ስር አሉ። ሰፊው ፈገግታ ታላቅ ደስታን የሚገልጽ ሲሆን፣ የዛፉም ዳራ ልዩ ነው።

በፀሐይ ብርሃን የሚያብረቀርቅ ዘመናዊ የትምህርት ቤት ግቢ! ተማሪዎች በደስታ ሲሮጡና ሲጫወቱ፣ የእውቀትን ብርሃንና ብሩህ የወደፊትን ተስፋ ያበስራሉ። የነገዋ ኢትዮጵያ በልጆች!

ከስድስት በላይ የሆኑ ሰማያዊ የጭነት መኪናዎች በትኩረትና በሙሉ ኃይል ምርት ይጭናሉ። ይህ የሥራ ቅንዓትና የፍጥነት ፍቅር የሚታይበት ትዕይንት፣ በተስፋና በደስታ የሚጠብቁትን ምርት ለተጠቃሚዎች ለማድረስ ያለውን ቁርጠኝነት ያንጸባርቃል።

ብዙ የተፈጨ እጣኖችና ቅመሞች በሰያፍ ረድፎች ተደርድረዋል። የተለያዩ ቡናማ፣ ቢጫ፣ ወይንጠጃማ እና ቀይ ቀለማት ያለው እጣኑ በነጭ ሸራ ላይ ተከምረዋል። ከበስተጀርባ ሌሎች የታሸጉ ምርቶችና ከረጢቶች አሉ። የሻጩ እጅ ጥግ ላይ ትንሽ ክፍል ይዟል።